እያንዳንዱ ፊኛ ላይ አንድ የአማርኛ ቃል በነጭ ፊደል ተጽፏል። ቀለሞቹ ቱርክሳይስ፣ ቀይ፣ ሰማያዊ፣ ወይንጠጅ፣ ሮዝ እና ቢጫ ናቸው። ፊኛዎቹ በተለያየ ቦታ ተደርድረዋል።

በቀኝ በኩል የተቀመጡት ሴት ቀይ ወይም ብርቱካናማ ሂጃብ (ሻሽ) እና ጥቁር አበባ ያለው ቀሚስ ለብሰዋል። ፈዛዛ ቀይ ሱሪ እና ነጭ ስኒከር ጫማ አድርገዋል። በጭናቸው ላይ የያዙት ብርሃናማ ቦርሳ ይታያል።

አንድ ጥንዶች ተመሳሳይ የባህል ልብስ ለብሰዋል። ልብሱ ነጭ ጨርቅ ላይ ጥቁርና ወርቃማ ጥልፍ አለው። ሴትየዋ ረጅም ፀጉሯን ለቅቃ አንገቷ ላይ ጌጥ አድርጋለች። ሰውየው ወደ ጎን እያየ ነው። ልብሶቹ አማላይ ናቸው።

አራት ወጣት ሰዎች ሳሎን ውስጥ ሶፋ ላይ ተቀምጠው ቡና እየጠጡ ነው። አንዲት ልጅ እና ወንድ ልጅ በሁለት ጎን የተቀመጡት ሲሆን፣ ሁለቱ ልጃገረዶች ተቀራርበው ስልክ ላይ ያለ ነገር ይመለከታሉ። የኢትዮጵያ ባህላዊ መስቀል ያለው መጋረጃ ከበስተጀርባ አለ።

ስድስት በኢትዮጵያ ስልጣን ላይ ያሉ ሰዎች በቀይ ምንጣፍ ላይ በቤት ውስጥ ቆመዋል። አራቱ ሱፍ የለበሱ ሲሆን ሁለቱ ደግሞ የባህላዊ አለባበስን በቀይ ጃኖ ለብሰው በሁለት ሰዎች መካከል ቆመዋል።

በፀሐይ በደመቀው ተራራማ የገጠር ማሳ ላይ፣ በርካታ ሰዎች የግብርና ሥራ ይሰራሉ። ሴቶችና ወንዶች በደረጃ በተሠራ መሬት ላይ ተከላ በማድረግ ላይ ናቸው። ይህም የህብረተሰቡን የመሬት ጥበቃና የጋራ የልማት ሥራ ያንጸባርቃል።

ጥንዶቹ በቀይና ነጭ ካባዎች ደርበው፣ በሠርግ ሥነ ሥርዓት ወቅት ሻማ ሲያበሩ ይታያል። በስተጀርባ በወርቃማ ጌጣጌጥ ያጌጡ ቀይ መጋረጃዎችና በመሀል አንድ ቄስ ተቀምጦ ይታያል።

ትላልቅ የብር ሲሊንደሮች ባሉበት ክፍል ውስጥ ጥቁር ልብስ የለበሱ የእስያ መሪዎች እና ባለስልጣናት በቡድን ሆነው እየተመካከሩ ነው። መሪው የፋብሪካውን ወይም የምርምር ማዕከሉን ቦታ እየጎበኘ ነው።

ውስብስብ ቅርጽ ያለው ጥቁር ቡናማ ቀለም ያለው የእንጨት ደረጃ በቅርብ ርቀት ይታያል። ደረጃው ወደ ላይ በመጠምዘዝ የሚሄድ ሲሆን፣ ማረፊያዎች የሉትም። የደረጃዎቹ ጠርዞች እና መደገፊያዎቹ ከእንጨት የተሠሩና በደንብ የተወለወሉ ናቸው።

መካከለኛ መጠን ያለው ቀይ ቡናማ ጸጉር ያለው ተኩላ (የኢትዮጵያ ቀይ ተኩላ ሊሆን ይችላል) በጎን በኩል ቆሞ ይታያል። እንስሳው ወደ ቀኝ እየተመለከተ ሲሆን ጆሮዎቹ ቀጥ ብለዋል። ፊቱና አንገቱ ላይ ነጭ ጸጉር ያለ ሲሆን አካባቢው ደረቅና አለታማ ነው።

የኢትዮጵያን ባህላዊ ምግብ ነው። ትልቅና ክብ በሆነ ሰሃን ላይ እንጀራ ተዘርግቶ በካሬ ቅርጽ ተቆርጧል። ከስሩ ደግሞ ወጥ (ወይም ሌላ መሙያ) ተደርጓል። በተጨማሪም፣ እያንዳንዱ ካሬ በሚቻል መልኩ አረንጓዴ በርበሬዎች ለ ውበት እና ለቅመምነት ተደርገውበታል።

ሴት ልጅቱ ጥቁር ፀጉር ያላት ሲሆን፣ ፀጉሯ በተለያዩ ረዣዥም ጎንጎኖች ተጎንጉኗል። የፀጉሩ ጎንጎኖች ከጭንቅላት ቆዳ ጀምረው ተጎንጉነው እስከ ትከሻዋ አካባቢ ይደርሳሉ።

ለየት ያለ የሰማያዊ ቀለም ያለው ትንሽ የኤሌክትሪክ መኪና የውስጥ ሕንጻ ውስጥ ተቀምጧል። የኃይል መሙያ ገመድ ከአረንጓዴና ነጭ መሙያ ማሽን ጋር የተገናኘ ነው። መኪናውና ማሽኑ ከከፍ ያለ ነጭ ምሰሶ አጠገብ ቆመዋል።

ብርጭቆ ያደረገች ሴት በሕዝብ ፊት ንግግር ስታደርግ ትታያለች። በፊቷ ብዙ የተለያዩ የዜና አውታሮች ማይክሮፎኖች ተደርድረዋል፤ ሴትየዋ ጠረጴዛው ላይ የተደረደሩ ወረቀቶችን ይዛ መግለጫ ትሰጣለች።

ኩስ ዱለትና ቀይሥጋ በሁለት ክምር ሆኖ በሚያብረቀርቅ ነጭ ሳህን ላይ ተቀርቧል። ከጎኑ በጠራ ሁኔታ የተጠቀለሉ ሁለት የእንጀራ ቁራጮች ሲታዩ፣ ዳራ ላይ ደግሞ ሁለት ጎድጓዳ ሳህኖች የተፈጨ ሥጋ ይይዛሉ።

ረዥም ጥቁር ፀጉር ያላት ሞዴል በሰፊው የቅብብሎሽ መድረክ ላይ ነጭ ባህላዊ የሐበሻ ልብስ ለብሳ፣ ከኋላ ብዙ ተመልካቾች ይታያሉ። የእርሷ ልብስ በአንገትጌና በእጅጌው ላይ አረንጓዴና ጥቁር ጥልፎች፣ እንዲሁም ቀይ፣ አረንጓዴና ነጭ ሰንደቅ የያዘ ቀበቶ አለው።

ትምህርት ቤት ግቢ ውስጥ አምስት ሴት ተማሪዎች በቀይ ቲሸርት ለብሰው በጆንያ የድንች ሩጫ ውድድር ላይ ይገኛሉ። በስተጀርባ በግራጫ ኮንክሪት መድረክ ላይ በመቶዎች የሚቆጠሩ ሌሎች ተማሪዎች በዩኒፎርም ተቀምጠው ውድድሩን እየተመለከቱ ነው።

ጥቂት ተማሪዎች ቢጫ ቀለም ባለው ሜዳ ላይ የእግር ኳስ ጨዋታ ሲጫወታሉ። በተጫዋቾች ዙሪያ ብዙ ተማሪዎች ተቀምጠው ጨዋታውን በጉጉት ይመለከታሉ። ጨዋታው በጠራራ ፀሐይ ስር እየተካሄደ ነው።

አምስት ወደ ጎን ተደርድረው የተቀመጡ የኮካ ኮላ ከአልኮል ነጻ መጠጦች ሲሆኑ፤ ክዳናቸው ቀይ ቀለም የሆኑ ከወገባቸው ላይ በቀይ ቀለም ኮካ ኮላ የሚል ተጽፎባቸዋል።

አንድ ነጭ ልብስና የራስ መሸፈኛ ያደረገ ሸላች ብዙ ሥጋ በረዣዥም መንጠቆዎች ላይ ሰቅሎ አንድ ቀይ ሸሚዝ ከለበሰ ሰው ጋር ሲነጋገር ይታያል። ሥጋው ከፍተኛ መጠን ያለው ቢጫ ስብ አለው።

ኢየሱስ የእሾህ አክሊል ደፍቶ ቢጫ ብርሃን በራሱ ዙሪያ ተደርጓል ። ቀይ እና ሰማያዊ ልብስ ለብሷል፣ በትር ይዟል። ከበስተጀርባው ደግሞ መስቀል እና ሌሎች የስቅለት መሳሪያዎች ተስለዋል።

በጠዋት ፀሐይ ብርሃን ፈክታለች። በዕፅዋት የተከበበ ጭቃማ የውኃ ቋጥሯል። ውሃው የቆመ ሲሆን በአጠገቡ ድንጋዮችና ፍርስራሾች አሉ። የቦታው ተፈጥሯዊ ገጽታ ሰው ሰራሽ ፍሳሽ በመፍሰሱ ተጎድቷል።

ቀላል ብርሃን ባለበት አካባቢ ፈገግታ የሞላበት ፊት ያለው አዛውንት ሰው በቅርብ የሚገልጽ ነው። ሰውየው ሰማያዊ ሸሚዝ እና ግራጫ ጃኬት ለብሷል። ከጀርባው አረንጓዴ ቁጥቋጦዎችና ነጭ የእንጨት መዋቅር ይታያሉ።

ግልጽ የውሃ ማጠራቀሚያ ያለው ለስላሳ አረንጓዴ የኤሌክትሪክ ማንቆርቆሪያ ይታያል። ማንቆርቆሪያው ወርቃማ መያዣ እና ክዳን ላይ ኳስ አለው። ከፊት በኩል የሙቀት መጠን መቆጣጠሪያ ምልክቶች እና አዝራር አሉት።

አምስት ሴቶች ነጭና ቀይ ባህላዊ ልብሶችን ለብሰው፣ ክብ የሆኑ ቢጫ ጃንጥላዎችን ይዘው መድረክ ላይ ሲጨፍሩ ይታያል። ከበስተጀርባ በድንጋይ የተገነባ የመሰለ መዋቅር ይታያል።

ነጭ የፈነዳ አበባ ከመካከሉ ቀጭን ወጣ ያለ ከዉስጥ ጥቁር የሆነ የአበባ ዝርያ ቅጠሉ ደግሞ ሰፊ እና አረንጓዴ ነዉ። ከጀርባ የፅድ ዛፍ ወደ ላይ ወጧል።

በጣዉላ የተሰራ የእቃ መደርደሪያ "ግሩም" የሚል ፅሀፍ ያለበት የእቃ ማሸጊያ በስርዓት ተደርድሯል። ከታች ከእሽጉ የወጣ ሶስት የሻይ ቅጠል አብረዉ ተደርድረዋል። ከታች ያለዉ ነጭ ማሸጊያ ያለዉ ነዉ።

አንድ ነጭ የእንጨት ጠረጴዛ ከሶስት መሳቢያዎች ጋር በክፍል ውስጥ ይታያል። ከመሳቢያዎቹ በላይ የብረት እጀታዎች ሲኖሯቸው፣ የላይኛው መሳቢያ ደግሞ መቆለፊያ አለው። ከጠረጴዛው በስተግራ በኩል የእንጨት እግሮች ያሉት ነጭ የፕላስቲክ ወንበር ተቀምጧል፤ ግድግዳውና ወለሉ ቀላል ቀለም አላቸው።

በሰማያዊና ነጭ ሰማይ ሥር ሰፊ የዋና መዋኛ ገንዳዎች ያለበት የከተማ ሪዞርት ቀርቧል። ገንዳዎቹ የብርሃን ሰማያዊ ቀለም ሲሆኑ፣ ከበስተጀርባው ባለ ረጃጅም ህንጻ አለ።

ትልልቅ ወርቃማ ፊደላት የተጻፉበት ዘመናዊ ባለ ሁለት ፎቅ ሕንፃ አለ። ከፊት ለፊቱ በጠጠር የተሠሩ ግድግዳዎችና በረንዳ ላይ የተቀመጡ ተክሎች አሉ።

ረዥም የሰማያዊና ነጭ ቀለም ያላቸው ሚኒባስ ታክሲዎች (የሕዝብ ማመላለሻ ተሽከርካሪዎች) በመንገድ ዳር ተሰልፈው ይገኛሉ። ታክሲዎቹ አቅጣጫ የሚጠቁሙ ምልክቶችን ይዘዋል። ከበስተጀርባው የኮንክሪት ግድግዳ እና የከተማ መዋቅሮች ይታያሉ። ይህ የትራንስፖርት ተርሚናል ወይም መነሻ ጣቢያ ነው።

ጥንዶች ዘመናዊ የኢትዮጵያ ባህላዊ ልብሶች ለብሰው በክፍል ውስጥ ቆመዋል። ሴትየዋ ከወገብ በታች በደማቅ አረንጓዴና ብርቱካናማ ጥልፍ ያጌጠ ነጭ ቀሚስ ለብሳለች። ሰውየውም በተመሳሳይ ጥልፍ በሸሚዙ አንገትጌና በእጅጌው የተዋበ ነጭ ለብሷል፤ ዳራው ዘመናዊ የቤት ውስጥ ማስጌጫ አለው።

ሁለት ወታደራዊ ልብስ የለበሱ ሰዎች በብዙ ሕዝብ መካከል ቆመዋል። አንደኛው ግለሰብ መሬት ላይ በተቀመጠ ጨርቅ አጠገብ ጉልበቱን ተክሎ ተቀምጧል። ሁለተኛው ሰው በእንጨት ዘንግ ተደግፎ ስልኩን እያናገረ ነው። በስተጀርባ ብዙ ዜጎች በተበጠበጠ መሬት ላይ እየተዘዋወሩ ነው።

ከብዙ ጸጉር ጋር የተሸፈኑ አምስት ገላዳ ዝንጀሮዎች በሳር ክምር ላይ ተቀምጠዋል። ከእነርሱ መካከል ትልቁ ዝንጀሮ በሌላው ጓደኛው ፀጉሩ እየተመሸጠ ነው። የብርሃንና የጨለማ ውህደት በእንስሳቱ ላይ ውበትን ጨምሮ በቡድን ተቀምጠው ይታያሉ።

ሙሽሮች ጥቁር ቬልቬት ላይ ወርቃማ ጥልፍ ያለበት ባህላዊ ልብስ ለብሰዋል። ሴትየዋ በራሷ ላይ ነጭ ሽብሸባ አድርጋለች። ጥንዶቹ በፍቅር ዓይናቸውን ተያይዘዋል። ከኋላቸው አረንጓዴ ሣር ያለው ፓርክ አለ። መልካም ቅንብር ያለው የሠርግ ፎቶ ነው።

ትልቅ ሰው ሠራሽ ሳተላይት ከምድር ከባቢ አየር በላይ በህዋ ላይ በቅርበት ተንሳፎ ቀርቧል። ሳተላይቱ የሚያብረቀርቅ የብረት አካል እና ሰፊ የፀሐይ ኃይል ሰሌዳዎች አሉት። ከበስተጀርባ ሰማያዊው ምድር እና ከፊል ነጭ ደመናዎች በግልፅ ይታያሉ።

በቢጫና በጥቁር ቀለም የተቀናጁ ሁለት የኤሌክትሪክ ድሪሎች በእንጨት በተሰራ ጠረጴዛ ላይ ተደግፈው ይታያሉ። የእንጨት ግድግዳ ከበስተጀርባ ይታያል፤ መጠምዘዣ ብረቶች፣ ትንንሽ ስኮርፒዎች እና የእንጨት ሳጥንም ጠረጴዛው ላይ ተበትነዋል።

ሁለት ሰዎች በእንጨት ሳውና ውስጥ በፎጣ ተጠቅልለው ተቀምጠው እርስ በእርሳቸው ይተያያሉ። በቀለማት ያሸበረቀ ሞዛይክ የጥበብ ስራ በመካከላቸው ያለውን ግድግዳ አስጊጦታል።

ከፊት ለፊት ባለው ያልተጠናቀቀ መንገድ እና አቧራማ መሬት ላይ ትኩረት ይደረጋል። ወደ ኋላ ስንመለከት ደግሞ በርካታ ረጃጅም ሕንጻዎች ያሉበት ዘመናዊ የከተማ አከባቢ አለ። ከበስተጀርባም ተራሮችና ሰማይ አሉ።

ማስታወቂያ የጥርስ ህክምና አገልግሎት የሚሰጥ ተቋም ነው። ዋና ዋና አገልግሎቶች የጥርስ መስተካከል ፣ ጥርስ ነጭ ማድረግ እና አጠቃላይ የጥርስ ህክምና ናቸው። ከ30% ቅናሽ ጋር ቀርቦአል፣ እንዲሁም አድራሻ እና ስልክ ቁጥር ተጠቅሰዋል። ማስታወቂያው በፈገግታ ላይ ያተኩራል።

በቢራ እና በአረፋ የተሞላ አንድ ብርጭቆ ወርቃማ ነጠብጣብ ባለው ጠረጴዛ ላይ ተቀምጧል። ብርጭቆው የዋልያ ምስልን እና የዘንባባ ዛፎችን የሚያሳይ በሰማያዊ የተጻፈ ሰማያዊ ዋልያ የሚል አርማ አለው።

በደማቅ ሮዝ ቀለም የተሰሩ ሁለት የህፃናት ጫማዎች በነጭ ዳራ ላይ ተቀምጠዋል። ጫማዎቹ ከታች ሰማያዊ ሲሆኑ፣ ከላይ ደግሞ የውሻ ምስል በላያቸው ላይ ተቀርጿል። በአንደኛው ጫማ ላይ በቀኝ በኩል ቢጫ ልብ በምልክት አለ።

ጥርት ባለ ሰማያዊ ሰማይ ስር ያለ ትልቅ ባለ ሁለት ፎቅ ቢጫ ቪላ ቤት ቀርቧል። ቤቱ ነጭ አጥር፣ የተከለለ ግቢ እና በደንብ የተስተካከለ የአትክልት ስፍራ አለው። ከጎን ሌሎች ተመሳሳይ ቤቶች ይገኛሉ።

ከተማ ውስጥ ባለ የገበያ አካባቢ፣ ረጅም የፕላስቲክ ሰብአዊ ቅርጽ የልብስ ማሳያዎች (ማነኪኖች) ተሰልፈው የተለያዩ ልብሶችን አሳይተዋል። ከበስተጀርባ የተሽከርካሪ መንገድና ሌሎች መደብሮች ይገኛሉ፤ ሰዎችም በእግረኛ መንገድ ይጓዛሉ።

ቀይ እና ጥቁር ቀለማት በነጭ ደግሞ "ሌቱም አይነጋልኝ 10ኛ እትም" የሚል ተፅፎበታል። የተዘረጋ የሰዉ እግር ከቀይ እና ጥቁሩ መደብ መካከል ጥልፍልፍ ጫማ ተጫምቷል።

የሕፃናት ጫማዎች በተለያዩ ቀለማት እና ቅርጾች ቀርበዋል። ሦስት ጥንድ ጫማዎች ሲኖሩ ነጭ፣ ጥቁር እና ቡናማ ቀለሞች አሏቸው። ሁሉም ጫማዎች ብረት የተገጠመባቸው ናቸው። ከፍተኛ ጥራት ያለው ቆዳ ለመለበስ ምቹ ነው።

መጽሐፍ ወይም መጽሔት ሽፋን ሲሆን "ጠርዝ ላይ" የሚል ርዕስ በነጭ ፊደል አለው። በሽፋኑ ላይ በተሰነጠቀ ዳራ ላይ የኢትዮጵያ ካርታ በቡኒ ቀለም ። ከካርታው በታች ብዙ እጆች ወደ ላይ ሲወጡና ሌሎችም ጽሁፎች ይታያሉ።

ሰፋ ያለ የግብዣ አዳራሽ በነጭ የገበታ ልብሶች እና ወንበሮች ለክስተት ዝግጅት ተደርጎለታል። ጠረጴዛዎቹ በባህላዊ ቅርጫቶች ውስጥ በአበባ ዝግጅት፣ በስንዴ ነዶ እና በጥቁርና ነጭ የጨርቅ ማስቀመጫዎች ያጌጡ ናቸው። ከበስተጀርባ በግድግዳው ላይ ትልቅ የባህል ስዕል አለ።

በደቡብ ብሄር ብሄረሰቦች ውስጥ ለመኖርነት አገልግሎት ከሚሰሩ የጎጆ መኖሪያ ቤቶች ውስጥ አንዱ ነው ።ይህ መኖሪያ ቤት እሚዘጋጀው ከ ቅርቀሃ እና ከሳር ሲሆን ብዙ ወጭ ስለማያስ ወጣ ተመራጭ ነው ።

በአንድ ላይ ሁለት የእግር ኳስ ማሊያዎች ቀርበዋል። በግራ በኩል ቀይና ነጭ፣ በስተቀኝ ደግሞ አረንጓዴና ነጭ መለያ ያለው ልብስ ይታያል። ሁለቱም መለያዎች የጎፈሬ አርማ ያሏቸው ሲሆን የተለያዩ የቡድን ስፖንሰሮች አሏቸው።

ብሩህ አረንጓዴ ቀለም ያለው ወፍ በደረቅ ቅርንጫፍ ላይ ተቀምጧል። ጭንቅላቱ ቢጫ ሲሆን ጀርባው ጥቁር ምልክቶች አሉት። ጅራቱ ሰማያዊ ቀለም አለው። ከበስተጀርባ ሌሎች ወፎችና የእንጨት አጥር ይታያሉ።

ክብ አርማ በውስጡ የሶስት ጎጆ ቤቶችን ስዕል ይዟል። በክቡ ጠርዝ በኩል በላይኛው ክፍል በአማርኛ "አያት አክስዮን ማህበር" ተብሎ ተጽፏል ።

አበባ ከእጽዋት አይነት ሲሆን በጣም ብዙ የሚያምር ቀለም እና አይነት አላቸው። ቀይ፣ ነጭ እና የተለያዩ ቀለማት ይይዛሉ። ከዚህም ባለፈ በጣም ማራኪ የሆነ መአዛ አላቸው።

ግዙፍ የውሃ ማጣሪያ ፋብሪካ በሁለት ትልልቅ ክብ ቅርጽ ያላቸው ማጠራቀሚያዎች ጎልቶ ተሰርቷል። ፋብሪካው በሰፋ ያለ ሜዳ ላይ ተገንብቷል፤ ከበስተጀርባው ደግሞ ከተማዋና የተራሮች ገጽታ አለ።

በዊልስ ላይ የተቀመጠ ዘመናዊ የላም ወተት ማለቢያ ማሽን ነው። በአጭር ጊዜ ውስጥ ብዙ ላሞችን በአንድ ላይ በቀላሉ ለማለብ የሚያገለግል ነው። አራት 40 ሊትር የሚይዙ ማጠራቀሚያዎችና ቀይ የብረት ፍሬም አለው። የላቀ የወተት ምርት ቴክኖሎጂም ነው።

ደማቅ ቢጫ ቀለም ያለው "ኒው ሆላንድ" የተሰኘው ትራክተር ሰፋ ያለ የእርሻ መሬት ላይ በእህል አዝመራ ላይ እየሰራ ነው። ማሽኑ በደረቀ፣ ቡናማ ቀለም ባለው የእህል እርሻ ላይ በመንቀሳቀስ እህሉን ይሰበስባል።

ሶስት ሴቶች በገጠር አካባቢ ከኮብልስቶን ግድግዳ ላይ ከሚወጣ ቧንቧ ውሃ ሲቀዱ ይታያሉ። ሴቶቹ ቢጫ የፕላስቲክ ጀሪካኖችን በውሃ እየሞሉ ነው። አንዷ ሴት ነጭ ካርዲጋን ለብሳለች፤ ሌሎቹ ደግሞ ባህላዊ ቀሚሶች ለብሰዋል። ቦታው በለምለም አረንጓዴ ቅጠሎችና ሣሮች የተከበበ ነው።

አራት ወታደሮች በካሞፍላጅ ዩኒፎርም ለብሰው ሜዳ ላይ እየተንቀሳቀሱ ነው። ሁለቱ ወታደሮች በብረት መፈለጊያ መሳሪያ መሬቱን ይቃኛሉ። ሌሎች ሁለት ወታደሮች በቆሙበት ሁኔታ በንቃት እየተመለከቱ ነው። ከበስተጀርባ የጡብ ሕንጻ እና ዛፎች አሉ። የአምስተኛው ወታደር ጥግ ላይ ቆሟል።

ከፊት አንድ ነጭ ልብስ የለበሰ ወንድ እና በባህላዊ የቱርኩይዝ ቀለም ልብስ የለበሱ ሶስት ሴቶች እየጨፈሩ ነው። ከበስተጀርባ ብዙ ሰዎች ሲመለከቱ ይታያል፤ ይህም የባህል ዝግጅት መሆኑን ያመለክታል።

በረሃማና ቡናማ ቀለም ባለው ስፋት ያለው መሬት ላይ ብዙ ትናንሽ ዛፎች ተበትነው ይገኛሉ። አንዳንዶቹ ዛፎች አረንጓዴ ቅጠሎች ያሏቸው ሲሆን የተቀሩት ደግሞ ደርቀዋል። በመሃሉ ላይ ጥንድ ቀይ-ቡናማ ቀለም ያላቸው አራዊት በእግራቸው ሲንቀሳቀሱ ተመለከቱ።

የተለያዩ ቀለማት ያሏቸው ብዙ ቮልስዋገን ጥንዚዛ መኪናዎች በክፍት ቦታ ላይ ቆመው አሉ። ቀለማቸው ነጭ፣ ጥቁር፣ አረንጓዴ፣ ቢጫና ቡናማ ነው። ብዙ ሰዎች በመኪኖቹ አካባቢ ይንቀሳቀሳሉ፤ አብዛኛው የመሬቱ ክፍል ቡናማ አፈር ነው።

አንድ ነጭና ሰማያዊ ቀለም ያለው ትንሽ የጭነት መኪና ከአደጋ በኋላ ጎንበስ ብሎ ተገልብጦአል። በዙሪያው በሻንጣ የታጨቁ ቡኒ ከረጢቶች ተበታትነዋል፤ የተበላሹ ክፍሎችም ይገኛሉ። ሁለት ወንዶች አጠገብ ቆመው በጉዳቱ ዙሪያ ይመለከታሉ።

አንድ ነጭ ኩባያ ጥቁር ቡና በእንፋሎት ወደ ላይ ሲወጣ ። ኩባያው ነጭ ሳህን ላይ ተቀምጧል፣ ከጎኑ ደግሞ ሶስት ጥርት ያሉ ቡናማ የቡና ፍሬዎች ይታያሉ። ከበስተጀርባው ጨለማ ነው።

መሀል ላይ አንድ ሰው በትልቁ የፕሮጀክተር ስክሪን ፊት ለፊት በሰፊ አዳራሽ ውስጥ አቀራረብ እያቀረበ ነው። ብዙ ሰዎች በጠረጴዛዎች ዙሪያ ተቀምጠው አቀራረቡን በጥሞና ይከታተላሉ። የቴሌቪዥን ዜና ማቅረቢያ መረጃ ከማያ ገጹ ግርጌ እና ቀኝ ጥግ ላይ አለ።

ትውፊታዊ በሆነ መልኩ ያጌጠ፣ በጣሪያው ላይ የሥዕል ስራዎችና ገለባ የተቀመጠበት የመመገቢያ ቦታ ይታያል። ቦታው ከእንጨት በተሠሩ ወንበሮችና ጠረጴዛዎች ተሞልቷል፤ ግድግዳው በሥዕሎች ያጌጠ ነው።

"ጣይቱ መናፈሻ " የሚል በቀኝና በግራ በኩል ተፅፎ ከቤቱ ፊት በብረት ተሰቅሏል። መካከሉ የእግረኛ መንገዱ ዳር እና ዳሩ በብረት ታጥሯል። ሀይቁ ላይ ያለ ተንሴፋፊ ሦስት ጉልላት ያሉት ቤት ተሰርቷል።

የላይፍቦይ ቶታል 10 ሳሙና ማሸጊያ ላይ፣ ቀይ ልብስ የለበሰ ፈገግታ ያለው ልጅ ሳሙናውን ይዞ ይታያል። ከበስተጀርባው ወላጆቹ ሊሆኑ የሚችሉ ወንድና ሴት ሰው ቆመዋል።

ሦስት ቀይ እና አረንጓዴ ቀለም ያላቸው ሮማን ፍሬዎች በዛፍ ቅርንጫፎች መካከል ተንጠልጥለዋል። ፍሬዎቹ በደማቅ የፀሐይ ብርሃን በቅተዋል፤ ከበስተጀርባ ጥቅጥቅ ያሉ ቡናማ ቅርንጫፎች እና ጥቁር አረንጓዴ ቅጠሎች ይታያሉ።

ብርሃናማ ነጭ ግድግዳ ባለበት መኝታ ክፍል ውስጥ፣ ከእንጨት የተሰራ አልጋ ጎን የአበባ ማስቀመጫ ተቀምጧል። ደረቅ የዘንባባ ቅጠሎች በሽመና ማስቀመጫ ውስጥ፣ ከጎናቸውም ትራስና ነጭ አንሶላ ያለው አልጋ አለ።

ሰፊና ለምለም የአረንጓዴ ሩዝ ማሳ ትታያለች። ሩዙ ገና ያልበሰለና ረጅም ነው፤ በአድማስ በኩል ይቀጥላል። ከርቀት የዛፍና የሰማይ ምስል አሻግሮ ይታያል። ማሳው በደንብ የተዘራና ከፍተኛ ምርት የሚጠበቅበት የእርሻ ስፍራ መሆኑን ይገልጻል።

ትልቅ የጭነት መርከብ በባህር ላይ ሲጓዝ ። መርከቡ ጥቁር ቀይ ኮንቴይነሮችን እና ነጭ የጭነት ማንሻ ክሬኖችን ይዟል፤ ሌላ መርከብም ከበስተጀርባ ይታያል።

ወንበር ላይ የተቀመጡና የቆሙ ሴቶች በአረንጓዴ፣ ቀይና ነጭ የባህል ልብስ ለብሰው አሉ። ከፊት በኩል በትልቅ ሰሃን ላይ ብዙ ትናንሽ ቂጣዎች ሲኖሩ፣ የቡና መጠጫ ጀበና በቅርበት አሉ። አካባቢው በሳርና በተፈጥሮ የተከበበ ነው።

ብርሃን ባለው አዳራሽ ውስጥ ብዙ ተሳታፊዎች በተዘረጋ ጠረጴዛ ዙሪያ ተቀምጠዋል። አንድ ወንድ ሰውዬ በቆመበት ቦታ ላይ የፕሮጀክሽን ስክሪን ተዘርግቶለታል፤ በስተቀኝ በኩል የዜና ስርጭት ክፈፍ ውስጥ አንዲት ሴት ዜና ስትናገር ይታያል።

ጥቁርና ነጭ ፎቶግራፍ ላይ የታጠቁ ሰዎች በጭነት መኪና ውስጥና ዙሪያው ቆመዋል። ሁለቱ በመኪናው ሳጥን ውስጥ ተቀምጠው ጠመንጃ ወደ ፊት ደግነዋል። የተቀሩት በነጭ ሻማ ለብሰው ከመኪናው አጠገብ ቆመዋል። ዳራው ከተማ ነው።

አንድ ሰው ሰማያዊ ልብስ ለብሶ በፕላስቲክ ጀሪካኖች እየሰራ ነው። ጀሪካኖቹ ሰማያዊ ሲሆኑ ውሃ ወይም ሌላ ፈሳሽ ይዘዋል። ሰውየው ነጭ ጓንት አድርጓል፣ ይህም የንፅህና አጠባበቅን ያመለክታል። ሥራው በኮንክሪት ወለል ላይ የሚከናወን ሲሆን በግድግዳው ላይ ሰማያዊ የጥላ ጨርቅ አለ።

አንዲት ትንሽ፣ በባህላዊ ንድፍ ያጌጠ፣ በእንፋሎት የተሞላች የቡና ሲኒ በሰሃን ላይ ተቀምጣለች። ቡናው በአረፋ ተሸፍኗል። በአጠገቧ ማንኪያ እና የቡና ቅጠል ያለበት ቅርንጫፍ አለ። ሰሃኑም ባለብዙ ቀለም ንድፎች አሉት።

ጥቁር የስፖርት ልብስና ቁምጣ የለበሰች ሴት አትሌት የኢትዮጵያን ባንዲራ ከፍ አድርጋ ፈገግ ብላለች። ከበስተጀርባዋ የሩጫ መንገድና ብዙ ሰዎች ቆመው አሉ።

ሰማያዊ ሰማይ ስር፣ ከተለያዩ የእንጨት ግድግዳዎች እና ሾጣጣ ገለባ ጣሪያዎች የተሰሩ በርካታ ክብ ጎጆዎች ተሰልፈዋል። ትላልቅ ዛፎች ከኋላው ያሉ ሲሆን፣ ዙሪያውን ደረቅና አረንጓዴ ሣር ይገኛል።

አንድ ሰው በጥቁር እና በቀይ ጃኬት እና በነጭ ሽማ ለብሶ የቆዳ ከበሮ እየመታ ያዜማል። ጥቁር አረንጓዴ የራስ መሸፈኛ አድርጓል፤ ከበስተጀርባው በዛፎች ስር የተቀመጡና የነጭ ልብስ የለበሱ ብዙ ሰዎች በመዝሙሩ ዙሪያ ተሰባስበዋል።

ስጋ ቤት ውስጥ ሁለት ሰዎች ሲቆሙ፣ አንድ ስጋ ሻጭ በነጭ ልብስ ስጋ ይቆራርጣል። በጠረጴዛው ላይ ቀይ የጽጌረዳ መስቀል ምልክት አለ። ከሱቁ በላይ የአማርኛ ጽሑፍና የከብት ምስል ያለበት ሰሌዳ ይገኛል።

በትራስ ላይ የቆመ የብረት ክብ ቅስት በስተጀርባ በነጭና ቢጫ መጋረጃዎች አሉ። ቅስቱ በአበባዎችና በባህላዊ የዊኬር ሰፌዶች ወይም መሶቦች ያጌጠ ነው። ከፊት ለፊት፣ በሣር ላይ የራት መቀመጫ፣ የዊኬር ወንበሮችና ጠረጴዛዎች ተደርድረዋል።

ፖሊሶች በሰልፍ ሜዳ ላይ ለውትድርና ዝግጅት ቆመዋል። ሁሉም ሰማያዊ ዩኒፎርምና ካፕ ለብሰዋል። ፊታቸውን በመሸፈኛ ሸፍነዋል። እያንዳንዱ ወታደር ጠመንጃ ይዞ ቀጥ ብሎ ቆሟል። ከፊት ያለው መኮንን በግራ በኩል ይመለከታል። ከጀርባ ሰፊ ህዝብ አለ።

በኢትዮጵያ የፋሽን ትርኢት ነው። አንዲት ሞዴል በሰማያዊ፣ ነጭና ጥለት ባለው ቀሚስ ለብሳ ትርኢት ታቀርባለች። ልብሱ የዘመናዊ ፋሽንና የባህላዊ ጨርቆች ድብልቅ ነው። ብዙ ተመልካቾች በአድናቆት እየተመለከቱ ነው። ይህም የአፍሪካን የልብስ ዲዛይን እድገት ይገልጻል።

አራት ሰዎች በውሃ ፕሮጀክት ቦታ ሲመለከቱ ነው። ሁለቱ ሰዎች የእጅ ፓምፕ የውሃ ጉድጓድ አጠገብ ቆመዋል። ሌሎቹ ደግሞ ክፍልፋይ ቧንቧ ያለበትን መውጫ ሲመረምሩ አሉ ። የፕሮጀክት ምዘና ወይም የጥራት ቁጥጥር ሥራ ነው።

ግዙፍ የጨርቃ ጨርቅ ፋብሪካ በሠራተኞች እና በልብስ ስፌት ማሽኖች የተሞላ ነው። ብዙ ሴቶች በጠረጴዛዎቻቸው ተቀምጠው ልብስ ይሰፋሉ። አካባቢው በስርዓት የተደራጀ ሲሆን የኢንዱስትሪ ዓምዶች አሉት። የሥራው ቦታ እጅግ ሰፊ እና ለብርሃን ምቹ ነው።

ይህ የአዲስ አበባ ዩኒቨርሲቲ ክብ አርማ ሲሆን መሃሉ ላይ ወርቃማ ክፍት መጽሐፍ አለበት። ከመጽሐፉ በላይ የወርቅ ጥርስ ያለው መንኰራኩር እና የአቶም ምልክት ይታያል። ቀይ ክብ ፍሬም ላይ ደግሞ "አዲስ አበባ ዩኒቨርሲቲ" በአማርኛና በእንግሊዝኛ ተጽፏል።

ከትልልቅ ግራጫ ብሎኮች የተሰራ ህንፃ ይታያል፣ "ጸሃይ" የሚል ጽሑፍ በላዩ ላይ ይገኛል። በማዕከሉ ጥቁር እና ትልቅ ማያ ገጽ ያለበት መግቢያ አለው። የዘንባባ ዛፎች በጎኖቹ ላይ አሉ።

በትላልቅ ድንጋዮች ላይ እየተንዠረገረ የሚወርደው የውሃ ፏፏቴ ታላቅነት ይታያል። በአካባቢው አረንጓዴ የደንና የሳር ክምር የበዛ ሲሆን ከኋላ በኩል ደግሞ ዝቅተኛ ተራሮች ይገኛሉ። የፏፏቴው የታችኛው ክፍል ወደ ደመናማ ወንዝነት ይቀየራል።

አራት የግንባታ ሰራተኞች በሲሚንቶ ማደባለቂያ ማሽን ዙሪያ ተሰባስበው ይሰራሉ። ሁለት ሰራተኞች ደማቅ ብርቱካናማ አንጸባራቂ ልብስ ለብሰው ሲሆን፣ ሌሎች ደግሞ የተለያየ ልብስ አድርገዋል። በስተጀርባ በድንጋይ የተሰራ የሚመስል ግድግዳ አለ፣ የግንባታው ስራም እየተካሄደ ነው።

በመስታወት ጽዋዎች ውስጥ ቀይና ነጭ ወይን ጠጅ መጠጦች ይታያሉ። ጽዋዎቹ ረጅም እግሮችና ትልልቅ ሞላላ የላይኛው ክፍል አላቸው። ሁለቱም ጽዋዎች በመሃል በሚገኝ ነጭ ገጽ ላይ ጎን ለጎን ተቀምጠዋል።

“አዲስ ዘመን” የተባለ የአማርኛ ጋዜጣ የፊት ገጽ ሲሆን ትልቁ ፎቶግራፍ ብዙ ሰዎች በተሰበሰቡበት አዳራሽ ውስጥ እጃቸውን አውጥተዋል። ዋናው ርዕስ "ምክር ቤቱ የአስተዳደር ግምገማውን አፀደቀ" የሚል ነው። ሌሎች ዜናዎችና ማስታወቂያዎችም በገጹ ላይ ይገኛሉ።

ብዙ የከረሜላ መጠቅለያዎች እርስ በእርስ ተደራርበው ተበትነዋል። መጠቅለያዎቹ ቢጫ፣ ቀይ፣ ሰማያዊ እና ቡናማ ቀለሞች የበዙባቸው ናቸው። የተለያዩ ምርቶች መጠቅለያዎች መካከል፣ የተወሰኑት ከረሜላዎች ከጥቅልላቸው በከፊል ወጥተው ይታያሉ።

ባለ ብዙ ቀለም እርሳሶች እና እስክሪብቶዎች በመደርደሪያ ላይ ይታያሉ። ባለብዙ ቀለም እርሳሶች ክብ በሆነ የፕላስቲክ መያዣ ውስጥ ተደርድረዋል። በዙሪያቸው ደግሞ በቀለማት ያሸበረቁ እስክሪብቶዎች በሮዝ እና ሰማያዊ ቅርጫቶች ውስጥ ተከማችተዋል።

ሰፋ ያለ ክፍል ውስጥ ተማሪዎች ወንበርና ጠረጴዛ ላይ ተቀምጠው የፈተና ወረቀትን እየሰሩ ነው። ሁሉም ተማሪዎች ተመሳሳይ ልብስ ለበሱ ፣ ትኩረት ሰጥተው በየፊናቸው ያጠኑታል። ይህ የመማሪያ ክፍል በትምህርት ፍላጎት የተሞላ ነው።

ይህ የጎንደር ዩኒቨርሲቲ አርማ ሲሆን፣ የከተማውን ታሪካዊና ትምህርታዊ ሚና አለው። በማዕከሉ ውስጥ የጎንደር ምሽግ (ፋሲል ግቢ) እና የእውቀት ምልክት የሆነ ጥቅል ወረቀት በውስጡ ማርሽ አሉ። ይህ ታሪካዊ ቦታን ከዘመናዊ ትምህርትና ቴክኖሎጂ ጋር ማስተሳሰሩን ነው።

ሹርባን ለየት ባለ አሰራር አግድም የተሰራ ሰው ጭንቅላት ክፍል ከንጹህ ቆዳ ጋር አለ። የሹርባ አሰራሩን ከፊት ለፊት ጀምሮ ወደ ጎን የሚሄድ ሲሆን መሃል ላይም ሁለት የልብ ቅርጽ አሰራር ያላቸው አሰራሮች አሉት።

ጊዜ ባርና ሬስቶራንት በጣም የሚያምር ባርና ሬስቶራንት ሲሆን መግቢያዎቹ ከጣው ላይ የተሰሩ እንዲሁም ደግሞ የመግቢያው ፅሁፎች ከሚያምር የቀይ መብራት የተሰሩ ናቸው።

አፍ በሚያስመታ ትኩስ ሽሮ በመሃል ሰሃን ቀርቧል። ሽሮው በእንቁላል የተዘጋጀ ሲሆን፣ በጎን በኩል የተጠቀለሉ አምስት እንጀራዎች አብረው ቀርበዋል። ከበስተጀርባ የቢራ ጠርሙሶችና ብርጭቆዎች አሉበት።

ሁለት ሴቶች የኢትዮጵያ ባህላዊ ልብስ ለብሰው በሰማያዊ ምንጣፍ ላይ ሲራመዱ ይታያሉ። አንደኛዋ ነጭ የባህል ልብስ ከፊት በኩል ጥልፍ ያለው ለብሳለች፤ ሌላዋ ደግሞ ጥልፍ ያለበት ሰማያዊ ልብስ ከኋላ በኩል አዙራለች። ከበስተጀርባ ሕዝብና ከተማው ይታያሉ።

ሰፊና ሞላላ ቅርጽ ያለው አረንጓዴ የሾላ ቁልቋል በደረቅና ቁጥቋጦ በበዛበት መሬት ውስጥ ይገኛል። የቁልቋሉ እሾኾች በግልጽ የሚታዩና አደገኛ ናቸው። በዙሪያው ደግሞ ደረቅና ቡናማ ተክሎች ከበውታል። የበስተጀርባው አረንጓዴ ቁጥቋጦ ከፊት ካለው ቁልቋል በመጠኑ ጥቁር ነው።

"አል-ሂልም" የተባለውን የእግር ኳስ ኳስ ያሳያል። ኳሱ ነጭ መሠረት ያለው ሲሆን በላዩ ላይ ቀይ እና ቡናማ ቀለም ያላቸው የሽብልቅ ቅርጽ ያላቸው ቅጦች አሉት። የመካከለኛው ክፍል ላይ የአዲዳስ አርማ እና የፊፋ የዓለም ዋንጫ ኳታር 2022 ጽሑፍ ይታያል።

ጥቁር እና ጥቁር ሰማያዊ ቀለም ያለው የኤሌክትሪክ መላጫ ነው። መላጫው ሦስት ክብ መላጫ ራሶች አሉት። የመላጫው አካል "እርጥብ እና ደረቅ" የሚል ጽሑፍ እና ቢጫ መብራት ያለው የማብሪያ/ማጥፊያ ቁልፍ አለው።

የሚጣል ሰማያዊ ቀለም ያለው ብዕር በነጭ ዳራ ላይ ተቀምጧል። የብዕሩ መክደኛ ለብቻው ተነቅሎ በጎን ተቀምጧል፤ መክደኛውና ጫፉ ሰማያዊ ቀለም አላቸው።

ከጥቁር ድንጋይ ተፈልፍሎ የተሰራች ቤተክርስቲያን በላሊበላ ውስጥ በሚገኝ ኮረብታ ላይ ይታያል። የቤተክርስቲያኗ ጣሪያ በመስቀል ቅርጽ የተሰራ ሲሆን፣ የህንፃው ግድግዳዎች በጊዜ ብዛት በመጠኑ ያረጁ ይመስላል። ከበስተጀርባው ቁልቁለት ያለው መሬት እና በሩቅ የሚታዩ ህንጻዎች አሉ።

የብረቱ በር እጀታ ከነሐስ ቀለም ጋር ጥንታዊ ገጽታ አለው። በሩን የሚሸፍነው አራት ማዕዘን ቅርጽ ያለው ሰሌዳ በጠርዝ ክሮች ያጌጠ ነው። መያዣውና ኖቡ በገመድ መልክ ተቀርጸውአሉ።

ደምቆ በሚታይ አረንጓዴ ቦታ ላይ የተለያዩ ጽሁፎች በአማረኛ ሰፍረዋል፤ ከዛም በተረፈ የኢትዮ ቴሌኮም እና ቴሌብር አርማዎች እና ጽሁፎች ሰፍረዋል። አንድ ተንቀሳቃሽ ስልክ ላይም የቴሌብር አገልግሎት መስጫ ተከፍቷል።

የኢትዮጵያ አትሌቶች በሜዳሊያና በአበባ ጉንጉን ተሸልመው አቀባበል ተደርጎላቸዋል። ጥቁር ልብስ የለበሰ ሰው አትሌቶችን እያቀፈ ሲሆን፣ ዙሪያውን ደግሞ የደንብ ልብስ የለበሱ ወታደሮችና ሌሎች ሰዎች ይገኛሉ። ከአትሌቶቹ እና አትሌቶቹን ከሚቀበሉት ሰዎች ደስታ ይስተዋላል።

ንድፉ የአበባ ወይም የወይን ቅርፅ ያለው ሲሆን ክብ እና ሽክርክሪት ያለው ነው። ቅጠሎቹ ወይም ክፍሎቹ ወደ መሀል እየጠቆሙ፣ እርስ በርስ እየተደራረቡ እና እንቅስቃሴን የሚፈጥሩ ይመስላል።

ሁለት ጎልማሳ ወንዶች በምግብ ቤት ጠረጴዛ ተቀምጠው ምግብ ይበላሉ። ከፊት ለፊታቸው የዶሮ ጥብስ እና ቢጫ ሩዝ ያለበት ምግብ አለ፤ ከጎኑ ደግሞ እንጀራ ተቀምጧል። የደንበኛው የመመገብ ምቾት እና ነፃነት ይመለከታል።

ዘፋኞችና ሙዚቀኞች ባህላዊ ልብሶችን ለብሰው ከፊት ለፊት በተሰጠ መድረክ ላይ ሲጨፍሩ ይታያሉ። ሴቶቹ በቀይና በሰማያዊ ልብስ የተሽቆጠቆጡ ሲሆን፣ ከበስተጀርባ በግድግዳው ላይ የተንጠለጠሉ ጥቁርና ነጭ ሥዕሎች አሉ። ሁለት ወንዶች በነጭ ለብሰው ከበስተጀርባ ከበሮ ይደልቃሉ።

ሁለት ሰዎች በቴሌቪዥን ስቱዲዮ ውስጥ ውይይት ሲያደርጉ ነው። ሁለቱም ሰዎች ሱፍ ለብሰዋል። ትልቁ ሰው በግራ በኩል ተቀምጦ ቃለ መጠይቅ እየተደረገለት ሲሆን፣ ትንሹ ሰው ደግሞ ቃለ መጠይቅ አድራጊው ይመስላል። ከታች ደግሞ "ኢትዮጵያ የድህነት ቀንበርን ትነቅላታለች"

ብዙ ቁጥር ያላቸው የ *ቫዝሊን* ሻምፖዎች እና ሎሽኖች በመደርደሪያዎች ላይ በረድፍ ተደርድረዋል። ሻምፖዎቹ ቡናማ፣ ቢጫ እና የተለያዩ አረንጓዴ ቀለሞች አሏቸው። የ *ቫዝሊን* መለያዎች በግልጽ ይታያሉ።

ይህ ምስል አሥር የተደረደሩ ግልጽ የፕላስቲክ ሳጥኖች ያሳያል። እያንዳንዱ ሳጥን የደመቀ ቀይ እና ብሩህ አረንጓዴ የወይን ዘለላዎችን በእኩል መጠን ይዟል። ፍሬዎቹ በሳጥኖቹ ውስጥ በትኩረት የተቀመጡ ሲሆኑ፣ ሳጥኖቹም በቡናማ የእንጨት ሳጥን ውስጥ ተደርድረዋል።

ሰማያዊ ክብ ምልክት መሃል ላይ የተከፈተ መጽሐፍ ስዕል አለው ። በላይ በኩል "የትምህርት ሚኒስቴር" የሚል የጽሑፍ ስም በአማርኛ ፊደል ተጽፏል።

በርካታ ወጣት ተማሪዎች በክፍል ውስጥ ተቀምጠው ፈገግታ እያሳዩ ወደ ካሜራው ይመለከታሉ። አራቱ ወንዶች ተማሪዎች ከፊት በኩል በትምህርት ጠረጴዛ ላይ መጻሕፍትና ደብተሮች ከፊታቸው አስቀምጠዋል።

ብርቱካናማ እና ቀይ ደማቅ ዳራ ያለው የማስታወቂያ ባነር ነው። ሞዛይክ የሚል ጽሑፍ በላቲንና በአማርኛ (ማስታወቂያ እና ህትመት) ተጽፎበታል። ለተጨማሪ መረጃ የስልክ ቁጥሮችም አሉ።

አንዲት ሴት በነጭና በቀለማት ያሸበረቀ ባህላዊ የሐበሻ ቀሚስ ለብሳ አምድ ላይ ተደግፋ ቆማለች። ሴትየዋ የጆሮ ጌጥና የአንገት ሐብል ያደረገች፣ ቀሚሱ ላይ ያሉት በቀለማት ያሸበረቁት ጥልፎች የባህሉን ውበትና ኩራት ይገልጻሉ።

አንድ ወጣት ሰው ከሰል የጫነ የእጅ ጋሪ በጠጠር መንገድ ላይ እየገፋ ይሄዳል። ሰውዬው ከጀርባው ሆኖ ጋሪውን ይዞ ሲንቀሳቀስ፣ ከበስተጀርባ የተደረደሩ ቤቶችና በገመድ ላይ የተሰቀሉ ልብሶች አሉ።

ሰዎች ተሰብስበው የተለያዩ መጠጦችን እየጠጡ ነዉ። ምግብም በልተዉ ጨርሰዋል። እየተጫወቱ እና እየተዝናኑ ጊዜያቸዉን እያሳለፉ ነው። በዚህ ጨዋታ ዉሰጥ ሴቶች እና ወንዶች ሁሉም በአንድ ላይ ይገኙበታል።

የተጠበሱ ስንዴዎችና የኦቾሎኒ ፍሬዎች ግልጽ በሆነ የፕላስቲክ ከረጢት ውስጥ ተሞልተዋል። እህሎቹ ወርቃማና ቡናማ ቀለም ሲኖራቸው ከረጢቱ በደንብ ይሞላል። ከረጢቱ አናት ላይ የአማርኛ ጽሑፍና የስልክ ቁጥሮች ያሉት ትንሽ ነጭ ወረቀት ታትሞል።

በማዕከሉ ላይ በስተቀኝ በኩል በጣም ረጅም ባለ ጥቁር መስታወት ህንፃ ከሌሎች ዝቅተኛና የቆዩ የሚመስሉ ህንፃዎች ጋር ተደምሮ ይታያል። ከግንባር ደግሞ የህንፃዎች ጣራዎችና የአረንጓዴ ዛፍ ቅጠሎች ተዋህደዋል።

አንድ ሰው ዲፕሲክ የሚል ስም ያለውና ሰማያዊ ዓሣ ነባሪ አርማ ያለበት አፕሊኬሽን በሞባይል ስልኩ ላይ ከፍቶ ይገኛል። የስልኩ ስክሪን ነጭ ሲሆን እጁ ጠቆር ያለ ቀለም አለው።

ሳጥኑ በሙሉ ረጅም እና ቀጠን ያሉ ቅጠሎች ባሉት የአረንጓዴ ዕፅዋት ቅርንጫፎች ተሞልቷል። እነዚህ ዕፅዋት ሮዝሜሪ ናቸው። የሮዝሜሪ ቅርንጫፎች በጥቅል ታስረው በአግድም የተቀመጡ ሲሆን፣ አንዳንዶቹ ደግሞ ተደራርበው ይገኛሉ።

ሙሉ ፍሬና አትክልት ያለበት የገበያ መደብር ነው። የደረሱ ሙዞች ከላይ ተንጠልጥለዋል። በመደርደሪያዎቹ ላይ ብርቱካንማ ፓፓያ፣ ቢጫ ማንጎ፣ አረንጓዴና ቀይ ወይን ተቆልሏል። ለሽያጭ የቀረቡት ምርቶች በብዛት ለዓይን ያምራሉ።

ጠጅ ቀላ ያለ ሰማያዊ ቀለም ያለው ባህላዊ የአልኮል መጠጥ ነው። ብርሌ ለጠጅ መጠጫ አገልግሎት የሚውል ከአፉ ሰፉ ከወገቡ ጠበብ ከመቀመጫው ሰፋ ያለ ነው።

መንገድ ላይ ቆሞ የቆየ የሰላም አውቶቡስ ይታያል። አውቶቡሱ ደማቅ የሎሚ አረንጓዴ ቀለም ያለው ሲሆን፣ የጎን መስኮቶቹ ጥቁር ናቸው። ከፊት ለፊት አንድ ነጭ ሹራብ የለበሰ ሰው ይራመዳል።

የሚያብረቀርቅ ቢጫ ቀሚስ የለበሰች ሴት ከፊት ለፊቷ ወደሚገኝ ጥንታዊ ቅስት ስትመለከት ከኋላዋ ሆና ትታያለች። በቅስቱ ላይ የአንድ ሰው ምስል ያለበት ፖስተር ተሰቅሏል። ከቅስቱ በስተጀርባ ጎዳና እና ጥቂት ሕንፃዎች ይታያሉ፣ ምሽት ላይ የሚታየው ብርሃን ደብዝዟል።

ተዳፋት በሆነ ሸለቆ ውስጥ የዥረት ማስቀየሪያ ሥራ እየተከናወነ ነው። አንድ ካተርፒላር ኤክስካቫተር በወንዝ ዳርቻ እየሠራ ሲሆን አንድ ትልቅ የጭነት መኪናም በአቅራቢያው አለ። የከተማ ሕንፃዎች ከበስተጀርባ ቆመዋል፣ ይህም እየተገነባ ነው።

ከስምንት በላይ የሆኑ የተለያዩ የእህል አይነቶች በአንድ ረድፍ በእንጨት ጠረጴዛ ላይ ተደርድረዋል። ሳጥኖቹ የተለያየ ቀለምና ስያሜ ያላቸው ሲሆን፣ አንዳንዶቹ እንደ "ኮኮ ክራንች" እና "ፍሩቲ ፍሌክስ" ተብለው ተሰይመዋል። አብዛኛዎቹ ምልክት አላቸው።

ጥቁር ዳራ ላይ የጠራ ቢጫ ቀለም ያለው 'አውግ' የሚል ፊደል ከላይ ሰፍሯል። ከስሩ ደግሞ በብርሃን ያበራ ቢጫ ክብ ነገር በውስጡ ቀጭን ነጥብ መስመሮችና ትናንሽ ፊደላትን ይዟል።

የተለያዩ የመጫዎች እቃዎች ባሉበት ቦታ ላይ የተወሰኑ ሰዎች ቆመዋል ሁለት ልጆች ደግሞ በአንድ መጫዎች ላይ ተደግፈው ይጫወታሉ። ቦታው በብርሃን እና በተለያዩ ቀለማት ያሸበረቀ ነው።

"የፖሊስ ማዕረጎች" የሚል ርዕስ ያለበት የመረጃ ሠንጠረዥ ያሳያል። ሠንጠረዡ የኢትዮጵያ ወታደራዊ ማዕረጎችን የሚገልጹ አሥራ ሁለት ሰማያዊ ምልክቶችን በቅደም ተከተል ያስቀምጣል። ከታች ደግሞ የኢትዮጵያ ባንዲራና የማዕረግ ምልክት ተያይዘው ይታያሉ

የሁለት ሰው እጆች የአንደኛው ሰው ክንድ ላይ መድሃኒት ያደርጋሉ። የተጎዳው ክንድ በሚያብረቀርቅ እርጥበት የተሸፈነ ሲሆን፣ አንደኛው ሰው ቢጫ የወርቅ ቀለበት አድርጓል። ሰውየው ሰማያዊ ልብስ ለብሶ ከቀላል ቆዳ ካለው ሰው ጋር ይገናኛል።

አስር ሰዎች ያህል በሚበዛው ውቅያኖስ ላይ በአንድ ላይ በትንሽ ጀልባ ውስጥ ተጨናንቀዋል። ሰማያዊው ውሃ በጀልባው ዙሪያ አረፋ ሲፈጥር፣ በጀልባው ውስጥ ያሉት ሰዎች ሁሉም የተለያዩ ቀለም ያላቸው ልብሶች ለብሰዋል።

በርካታ ጥቁር አረንጓዴ፣ ትላልቅ አቮካዶዎች በካርቶን ሳጥኖች ተደርድረዋል። የሳጥኖቹ ቀለሞች አረንጓዴና ቡናማ ነው፣ በአንዳንድ ሳጥኖች ላይ ቀይ መለያ ተለጥፏል። የተደረደሩት አቮካዶዎች ለመላክ ዝግጁ ናቸው።

በቅርብ የተቀረጸው ምስል ላይ ብዙ ያልበሰሉ አረንጓዴ የሎሚ ፍሬዎች ከቅጠሎች መካከል ተንጠልጥለዋል። አንድ ትንሽ ነጭ አበባ በቅርንጫፎች ስር ይገኛል። የፍራፍሬው ዛፍ መሬት ላይ ከጎኑ ጨለማና ደረቅ አፈር አለ።

ሰማያዊና ነጭ ሽፋን ያላቸው ሁለት ትላልቅ፣ ረዣዥም የፋብሪካ ህንጻዎችን ያሳያል። ሕንጻዎቹ ሰፊ በሆነ ደረቅ መሬት ላይ የተገነቡ ሲሆን፣ ከሩቅ ኮረብታዎች ጋር ሰፊ የሆነ የመልክዓ ምድር እይታ ይታያል። በአካባቢው ሌሎች ሕንጻዎችና የውኃ ማጠራቀሚያ ገንዳዎች አሉ።

በሥዕሉ ላይ ወርቃማ እና ቀይ ልብስ የለበሰ መልአክ በመስቀል ያለበት ዘንግ ይዞ ወይን በጽዋ ያቀርባል። በጉልበቱ የተንበረከከ ሰው ቢጫ እና ሰማያዊ ልብስ ለብሶ ወይን ለመቀበል እጆቹን ዘርግቷል። ዛፎች እና ወንዝ በስተጀርባ አሉ።

ከፊት ለፊቱ በረጅም ደረቅ ሣር የተሸፈነ መሬት አለ። በስተጀርባ የተደራደሩ ክብ ቅርፅ ያላቸው ጎጆ ቤቶች አሉ። የጎጆዎቹ ግድግዳዎች ከእንጨት የተሠሩ ናቸው። የጣራዎቹ ደግሞ ከሳር ወይም ከገለባ የተሠሩ ናቸው። በሩቅ ሰማዩ በሰማያዊ ቀለም የተሸፈነ ነው።

በጣም የሚያምር ግራጫ ነብር መሳይ የድመት ግልገል በአልጋ ወይም ሶፋ ላይ ጋደም ብሏል። ግልገሉ አረንጓዴ ዓይኖች ያሉት ሲሆን፣ ከፊት እግሮቹ አጠገብ ቀስተ ደመና የሚመስል አይጥ መጫወቻ አለ።

የሮክ-ሄዎን ቤተ ክርስቲያን ተብሎ የሚታሰበው ጥንታዊ ሕንጻ በላሊበላ ከተማ ውስጥ ካሉ የድንጋይ አብያተ ክርስቲያናት አንዱ ነው። ህንጻው በዙሪያው በዐለት ላይ ተቀርጾ በጉድጓድ ውስጥ ተቀምጧል።

የሴቶች ቡድን በሸክላ ማምረቻ አውደ ጥናት ውስጥ ተቀምጠው አፈር እየሰሩ ነው። በፊት በኩል ያለችው ሴት ቡናማ ጃኬት እና ነጭ መሀረብ ለብሳ ሸክላዋን በሁለት እጇ እየሰራች ነው። ከበስተጀርባዋ ሌላ ሴት ስትሰራ በደብዛዛ መልኩ ትታያለች።

ባህላዊ የገበያ ቦታ ላይ በብዛት የተጠለፉ ቅርጫቶች፣ የዶም ቅርጽ ያላቸው የመሶብ ዓይነቶችና የብረት ዕቃዎች በግርግር ተቀምጠዋል። ቅርጫቶቹ ቀይ፣ ቢጫ እና ሰማያዊ ቀለም ያላቸው ሲሆኑ፣ ጥቂት ሰዎች በመሃል ይታያሉ። ግድግዳዎቹ የቆርቆሮ ጣሪያና ድንጋዮች አላቸው።

ትልቅ እና የተጎነጎነ ፀጉር ያላት ሴት ረዥም ነጭ ቀሚስ ለብሳ ፖዝ እያደረገች ነው። ቀሚሱ ትላልቅ እጅጌዎች እና ወገብ ላይ ቡናማ ቀበቶ አለው፤ በስተጀርባው ቀላል ነጭ መጋረጃዎች እና አራት ማዕዘን ቅርፅ ያላቸው ነጭ እቃዎች ይገኛሉ።

አምስት ወንዶች በነጭ ባህላዊ የኢትዮጵያ ልብሶች እና በቀይ፣ አረንጓዴ እና ሰማያዊ ቀለም ባላቸው ማሰሪያዎችና መጎናጸፊያዎች ያጌጡ ልብሶችን ለብሰው ወደ ፊት ሲሄዱ ይታያሉ። ሁሉም በጥሩ ሁኔታ የተቆረጠ ፀጉር አላቸው፤ ከበስተጀርባ ጥቅጥቅ ያሉ አረንጓዴ ተክሎችና ዛፎች ይታያሉ።

አንዲት እድሜ የገፋች ሴት፣ የአካል ጉዳተኞችን ወንበር በሚመስል ባለ ሶስት እግር ብስክሌት ላይ ተቀምጣለች። ፈገግ ብላ ወደ ካሜራ ትመለከታለች። በራሷ ላይ ነጭ ሻሽ ያደረገች ሲሆን፣ ብስክሌቱን በእጆቿ እየነዳች ነው። በስተጀርባ በጭቃ የተለወሰ መልክዓ ምድር ነው።

ሃይማኖታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጋብቻ ሥነ ሥርዓትን ነው። ሙሽራና ሙሽሪት የንጉሣዊ ካባና አክሊል ለብሰው ለቅዱስ መጽሐፍ በትህትና አክብሮት ይሰግዳሉ። በክብርና በጸጋ የተሞላ ይህ ሥርዓት የጥንታዊ እምነትና የባህል ትስስር መገለጫ ነው።

መሬት ላይ በተዘረጋ ምንጣፍ ዙሪያ፣ ትናንሽ ልጆች በእርጋታ የአንድን በዕድሜ የገፉ ሰው እግሮች በውሃ እያጠቡ ነው። ሰውየው እና ልጆቹ በአብዛኛው ነጭና ባህላዊ ልብሶችን ለብሰዋል። ከበስተጀርባ ሌሎች ሰዎች ወንበሮች ላይ ተቀምጠዏል።

በነፋስ የሚወዛወዝ የሰብል እርሻ ። ከኋላው ደግሞ ተከታታይ አረንጓዴ ኮረብታዎች ወደ ርቀቱ ሲዘልቁ ይታያሉ። ኮረብታዎቹ ገደላማና በሸለቆዎች የተከፋፈሉ ሲሆን፣ የሩቅ ሰማይ ደብዘዝ ያለ እና የጭጋግ መልክ ያለው ነው።

ከፍተኛ የሆነ የአንገትና የሰውነት ቅርጽ ያለው የቅርጻ ቅርጽ ሥራ በረጃጅም አረንጓዴ ዛፎች አጥር ፊት ለፊት ተተክሏል። ቅርጹ በእውነተኛ የቀጭኔ ቅርጽ የተሰራ ሲሆን፣ አንድ የእንጨት መቀመጫ ከቅርጹ በስተቀኝ በኩል ይታያል።

ሁለት ተጫዋቾች ኳሱን ለመቆጣጠር በኃይል ይጋፋሉ፤ ሁለቱም ብርቱካናማ እና ነጭ ማልያ ለብሰዋል። በስተጀርባ በተጨናነቀው የእግር ኳስ ሜዳ ላይ ተመልካቾች በሰማያዊና ቢጫ መቀመጫዎች ላይ ተቀምጠው ጨዋታውን ይከታተላሉ።

ሦስት አዋቂ ወንዶች በ ሰንጠረዥ ጀርባ ተቀምጠዋል። በላያቸው አማርኛ ጽሑፍ እና ርዕስ አለ። በጠረጴዛው ፊት ለፊት አረንጓዴ ቅጠሎች አስጌጠዋል። ቦታው የ መድረክ ውይይት ወይም የመገናኛ ብዙኃን ዝግጅት አውድ ነው። አካሄዱ መደበኛ ነው።

የሥራና ክህሎት ልማት መድረክን ነው። ከፍተኛ ባለሥልጣናት ተቀምጠው አስፈላጊ በሆኑ ሀገራዊ ጉዳዮች ላይ እየተወያዩ ነው። ከመካከላቸው አንዱ ማይክራፎን ይዞ ንግግር እያደረገ ነው። የአዳራሹ አቀማመጥ የውይይቱን ሙያዊ ደረጃ ነው።

ነጭ አበባዎች ያሉት ቢጫ ማእከል ያላቸው ተክሎች በጨለማ አረንጓዴ ቅጠሎችና ቡናማ ቀንበጦች መካከል ይታያሉ። አበቦቹ በፀሐይ ብርሃን ሲያበሩ፣ የአበባው ቅጠሎች በቅጠሎቹ ጥላ ውስጥ ሆነዋል። ሥዕሉ በአበቦችና በቅጠሎች ተሞልቷል።

ከፍተኛ ቁጥር ያላቸው ወታደራዊ ዩኒፎርም የለበሱና ሲቪል ሰዎች በትምህርት ክፍል ውስጥ ስብሰባ ላይ ናቸው። በአንደኛ ረድፍ ላይ ያሉ ሰዎች ትኩረት ሰጥተው ሲመለከቱ፣ በጠረጴዛዎቻቸው ላይ ማስታወሻ ደብተርና ስልኮች ይገኛሉ።

ከፍተኛ ቁጥር ያለው አረንጓዴ ተራራማ መሬት ይታያል። በተራሮች ላይ አፈር ጥበቃ ለማድረግ የተሰሩ እርከኖች ተደርድረዋል። እርከኖቹ ረጅም መስመሮች ሲሆኑ መሬቱ ቡናማና ጥቁር አረንጓዴ ነው። አካባቢው ብዙ ዛፎችና ቁጥቋጦዎች ያሉት ሲሆን በአንጻራዊነት ደረቅ ይመስላል።

ብዙ ረዣዥም የቀርከሃ ግንዶች በጥብቅ ተሰባስበው ጫካ ፈጥረዋል። የግንዶቹ ቀለም በአብዛኛው ብርቱካናማ-ቢጫና አረንጓዴ ሲሆን፣ ከላይ የሚታዩ አረንጓዴ ቅጠሎች አሉ። ግርጌው ላይ የደረቁ ቅጠሎችና የሳር ቁርጥራጮች ይገኛሉ። ይህ የነፃነት፣ የተፈጥሮ ሃይልና የቀርከሃ ሀብትን ያንፀባርቃል።

አንዲት ቀይ ስር (ቢት) ከመሬት ወጣ ብላ በቅርብ ርቀት ትታያለች። ክብ የሆነው ዋናው ክፍል ግማሹ ጥቁር አፈር ውስጥ ሲሆን ግማሹ ደግሞ ከውጭ ይገለጻል። ቀይና አረንጓዴ ቅጠሎቿ ወደ ላይ ወጥተዋል። ስሩ በከፊል ከአፈር ውስጥ ወጥቶ ለመሰብሰብ መቃረቡን ያመለክታል።

ነጭ ባለ አራት ጎማ ተሽከርካሪ ከላይ ቀይ የድንገተኛ አደጋ መብራት አለው። ተሽከርካሪው በጠጠር መንገድ ላይ የሚጓዝ ሲሆን ከፊት በኩል ጥቁር አየር ማስገቢያ ቱቦ አለው። ከኋላው ሌላ ተመሳሳይ ነጭ ተሽከርካሪ ይከተላል።

ቡናማ ፀጉር እና ነጭ ጭንቅላት ያላት በግ በደረቅ መሬት ላይ ቆማለች። ቀይ ምንቃር እና ብርቱካናማ አይኖች ያላቸው ስድስት ትናንሽ ወፎች በበጓ ጀርባ ላይ ተቀምጠዋል።

ታሪካዊ የላሊበላ ውቅር ቤተ ክርስቲያን የድንጋይ ግድግዳ ከሰማያዊ ሰማይ በታች አለ። ቤተ ክርስቲያኑ በቀይና ብርቱካናማ ቀለም የተሸፈነ ሲሆን፣ ጥንታዊ የአሠራር ጥበቡ በግልጽ ጎልቶ ቀርቧል።

አምስት ሰዎች፣ አንዲት እናት እና አራት ልጆች በቡናማ ዳራ ፊት ተሰባስበው ፎቶ ተነስተዋል። ሁሉም ነጭ ባህላዊ አልባሳት የለበሱ ሲሆን፣ ሴትየዋ እና ሦስቱ ሴት ልጆች ጥቁር ፀጉር አላቸው። ሴትየዋ ቀይ ፀጉር አላት።

አንድ ቡናማ የመልበሻ ጠረጴዛ ግራጫማ ዳራ ፊት ለፊት ቆሟል። ጠረጴዛው ከላይ ቅስት ያለው ትልቅ መስታወት እና አራት ክፍት መደርደሪያዎች በስተቀኝ በኩል አሉት። በመሠረቱ ላይ ደግሞ ሁለት መሳቢያዎች እና ሁለት መዝጊያ ያላቸው በሮች ይገኛሉ።

በትኩረት የተሰራ የወልድያ ዩኒቨርሲቲ አርማ ይታያል። ሰማያዊ ዳራ ላይ መጽሐፍ ተከፍቶ፣ ከላይ የድንጋይ ሕንፃ ቅርፅ አለ። ውልዲያ ዩኒቨርስቲ' የሚል ጽሑፍ በስሩ በግልጽ ሰፍሯል።

ቀይ ቀለም ያለው ምልክት መሃል ላይ በነጭ ፊደላት "ኢቢሲ" የሚል አጭር ቃል ይዟል። የቅርጹ ከታች ሰፋ ያለ እና ወደ ላይ ጠባብ ሆኖ በአርማው አናት ላይ ሁለት ነጭ መስመሮች አሉት።

አንድ ፈገግ ያለ ሰው ትልቅና የበዛ በርገር እና ጥብስ ያለበትን ጥቁር ሳህን ይዟል። በርገሩ ቀልጦ ባለ አይብ የተሸፈነ ሲሆን፣ ቢላዋ ደግሞ ከላይኛው ዳቦ ላይ ተሰክቶበታል።

በሃይል ከላይ ወደታች የሚወረወር የደፈረሰ ቀለም ያለው ፏፏቴ በአረንጓዴ ተራራማ ስፍራው ላይ ጭስ እና ጉም ፈጥሯል። ወደ ታች ከወረደ በኋላም ቀስ ብሎ ወደ አንድ ጎን አቅጣጫ ይዞ ይሄዳል።

ብርቱካናማ ቀለም ያለው ትልቅ ሶፋ ከነመደገፊያ ትራስ ጋር በክፍሉ ውስጥ ተቀምጧል። ከሶፋው በላይ በግድግዳው ላይ የተለያዩ ቅርጾችና ቀለሞች ያሏቸው በእጅ የተሰሩ የሚመስሉ ቅርጫቶች በክበብ ተሰቅለዋል።

ነጭ ቀለም ያለው የድሮ ሞዴል ፒክአፕ መኪና ከጎን ታይቷል። መኪናው በላይኛው የሻንጣ መጫኛ ባር ያለው ነጭ ካምፒር ሽፋን ተገጥሞለታል። የሰውነት ክፍሎቹ ላይ ቀይ እና ቡኒ የተቀላቀሉ የንድፍ ጌጦች አሉት። መኪናው በጥቁር አስፋልት መንገድ ዳር ቆሟል።

አንድ ልጅ ወደ ግራ አቅጣጫ እየተመለከተ በጎን በኩል ተነስቶአል። ፀጉሩ በጠፍጣፋ አናት ተቆርጦ በጎን በኩል ተደርድሮ ቀጠን ብሎ ተቆርጧል፤ አረንጓዴ ኮሌታ ያለው ልብስ ለብሷል።

ረጃጅም፣ አግድም ቅርጽ ያለው የእንጨት ካቢኔ ወይም የመመገቢያ ክፍል ማስቀመጫ በገለልተኛ ግራጫ ዳራ ፊት ለፊት አለ። ካቢኔው ከቀላል ቡናማ ቀለም ካለው ጥሬ እንጨት የተሠራ ሲሆን፣ አራት መክፈቻ በር እና አራት መሳቢያ አሉት።

አሥራ አንድ ዓይነት የፋንታ መጠጥ ቆርቆሮዎች በሦስት ረድፎች ተደርድረዋል። ቆርቆሮዎቹ በተለያዩ ፍራፍሬዎች መሠረት በቀለም ያሸበረቁ ናቸው። እያንዳንዱ ቆርቆሮ የፍራፍሬውን ስም እና ምስል ይዟል።

ጥቁርና ነጭ ቀለም ያላቸው ተራ ጫማዎች በአሸዋማ የባህር ዳርቻ ላይ ተቀምጠዋል። ከጫማዎቹ ፊት ለፊት በአሸዋ ላይ የሰዎች ደብዛዛ የእግር አሻራዎች ይታያሉ። “ስደት” የሚለው የአማርኛ ቃል ቀይ ቀለም ያለው ሲሆን፣ በላቲን የተንጸባረቀ ይመስላል።

የተለያየ አይነት አትክልት ወለል ላይ ተዘርግቶ ለሽያጭ ቀርቧል። ጎመን ዘር፣ እንቁላል እና ዱባ በቀይ ምንጣፍ ላይ ተቀምጠዋል። አንዲት ሰው በእጅዋ ዱባ እየመረጠች ነው። ገበያተኛው አትክልቱን ለመግዛት ወደ ቦታው እየመጣ ነው።

ዉስጡ ባዶ የሆነ ጭላጭ ቡና ያለው ሲኒ በሲኒ ማስቀመጫው ጋር ከማማሰያ ማንኪያ ጋር አብሮ ተቀምጧል። የሲኒ ማስቀመጫው ደግሞ ምስል አስተላላፊ መስታወት ላይ ሆኖ በመስታወቱ በኩልም ራሱን ያመላክታል።

አንድ ገበሬ ሰማያዊ ልብስ ለብሶ በትራክተር በሚመራ ማረሻ በኩል አረንጓዴ የሰብል እርሻን እያለማ ነው። ማሽኑ በረዥም መስመሮች በተዘራው አረንጓዴ ተክል ላይ ዱካውን ሲያሰፋ አቧራ ወይም ጭስ ከኋላው ይረጫል። ከበስተጀርባ በሩቅ የቢጫና አረንጓዴ መሬት አለ።

በኢትዮጵያ ታዋቂ የሙዚቃ ተጨዋች ናት። ረዣዥም ሹሩባዎች ያላት ቆንጆ ሴት ናት። ሹሩባዎቹ በጨርቅ ታስረው ወደላይ ተለጥፈዋል። በአይንዋ ጥልቅ እይታ ያላት የሙዚቃ ባለሙያ ናት።

የመመረቂያ ልብስን የለበሰ ግለሰብ ፊቱ ሳይታይ እጁ እና አንገቱ ብቻ ከልብሱ ወጥቷል። የመመረቂያ ጋውኑ ጥቁር እና መሃል እና እጅየው ጋር በቀይ ቀለም የተሰፋ አሰፋፍ ያለው ነው።

ጥቁር እና ነጭ ምስል ከጎጆ በሚመስል ቤት በር ላይ የቆመ ውሻ ጋር፣ መሬት ላይ ተቀምጣ የምትሠራ ሴት ያሳያል። ነጭ ቀለል ያለ ልብስ የለበሰችው ሴት አንድ ትልቅ ነጭ ጎድጓዳ ሳህን ከፊት ለፊቷ አስቀምጣ ስትሠራ፣ ከበስተጀርባው የቆዩ የእንጨት ምሰሶዎች ይታያሉ።

የኢትዮጵያና የኤርትራ ባንዲራዎች በአንድ ላይ አሉ። የኢትዮጵያ ባንዲራ አረንጓዴ፣ ቢጫና ቀይ ሆኖ መሀል ላይ ኮከብ አለው። የኤርትራው ባንዲራም ቀይ፣ አረንጓዴና ሰማያዊ ሲሆን፣ በላዩ ላይ ባህላዊ ቅርፅ ተስሏል።

ብርቱካናማ ቀለም ያለው የፍራፍሬ ጭማቂ ነው። ጭማቂው ትልቅ ማሰሮ እና አምስት ረጅም ብርጭቆዎች ውስጥ ተሞልቷል። መጠጡ የተፈጥሮ ፍሬ ዘሮች አሉት። ትኩስና ቀዝቃዛ መጠጥ በጠረጴዛው ላይ በብርሃን ነጸብራቅ ውስጥ ተዘጋጅቷል።

የሰላም የንግድ ምልክት (ሎጎ) ከቀይና አረንጓዴ ቀለም ዳራ ጋር ተሰርቷል። በማዕከሉ ሁለት ነጭ ርግብ (የሰላም ምልክት) እና ወንዝ ወይም መንገድ በስዕሉ መሃል አለው። ከግርጌ “ሰላም” የሚለው የእንግሊዝኛ ጽሑፍ፣ ከላይ ደግሞ "ሰላም" በአማርኛ ተጽፏል።

አንድ ሰማያዊና ጥቁር ቀለም ያለው 'ሮታሪ ሻቨር በሣጥኑና ከሣጥኑ ውጭ ተነጣጥሎ ይታያል። ሻቨሩ ባለሶስት ምላጭ ያለው ሲሆን፣ ከሳጥኑ ውስጥ ደግሞ የዩኤስቢ ገመድና የማጽጃ ብሩሽ ይገኛሉ።

በመካከለኛ ዕድሜ ላይ የሚገኝ አንድ ሰው ግራጫማ ባለ ካሬ (ቼክ) ልብስ ለብሶ፣ ጥቁር ክራባት አሰሮ፣ መነፅር አድርጎ በሰማያዊ ዳራ ፊት ለፊት ተቀምጧል። ግለሰቡ ወደ ካሜራው እየተመለከተ ሲሆን ከታች በአማርኛ ጽሑፍ አለ።

የረጅም ፓስታ ፓኬጆች በመደብር መደርደሪያዎች ላይ ተደርድረዋል። ፓስታዎቹ በፕላስቲክ ተጠቅልለዋል። ፓኬጆቹ እንደ ቢጫ ባሉ ቀላል ቀለሞች ያሉ ሲሆን፣ ከታች በስተቀኝ በኩል ደግሞ ብርቱካናማ ቀለም ያለው ቦርሳ ይታያል።

ረዣዥም ነጭና ጥቁር ልብስ የለበሱ ሰዎች በጎዳና ላይ እየተራመዱ ነው። ከፊታችን ያለው ሰው ነጭ ሹራብ በራሱ ላይ አድርጎአል። አንድ ትንሽ ልጅ ከትልቁ ሰው እጅ ተይዞ ይከተላል። የእስልምናን በዓል የሚያከብሩ ሰዎች የሚበዙበት ነው።

ጥቁር የቄስ ልብስና ኮፍያ የለበሰ ፂም ያለው ቄስ ከእንጨት የተሰራ መስቀል በእጁ ይዟል። ቀለል ያለ ሰማያዊ ልብስና ጥቁር ሻሽ የለበሰ ሌላ ሰው ጎንበስ ብሎ የክብር ምልክት እያሳይ ነው። ከበስተጀርባ ቅስት ቅርጽ ያለው መስኮት አለ።

የኢትዮጵያ ንግድና የዘርፍ ማኅበራት ምክር ቤት አርማ ነው። አርማው የማርሽ ቅርጽ ሲኖረው፣ የኢንዱስትሪና ግብርና (በእህል ነዶ) ጥምረትን ይወክላል። የተጨባበጡት እጆች ዓለም አቀፍ የንግድ ትስስርን ያመለክታሉ። የንግዱን ማኅበረሰብ ፍላጎት ያስጠብቃል።

በሬ ቆዳ የተሸፈነ ነጭ ሶፋ በግንባር ቀደምትነት ይታያል። ሶፋው በጥቁር እና ቡናማ ነጠብጣቦች ያጌጠ ሲሆን፣ የእጅ መደገፊያዎቹ ቡናማና ነጭ ናቸው። የሶፋው ታችኛው ክፍል ጥቁር ነጠብጣቦች አሉት።

የተደባለቀ ሰማያዊና አረንጓዴ የደንብ ልብስ የለበሱ ወታደሮች ደስታቸው እየገለጹ የጦር መሳሪያዎቻቸውን ወደ ላይ አንግበዋል። እነዚህ ወታደሮች በአረንጓዴ ዛፎች እና ረጃጅም ሳሮች ባሉበት ቦታ ቆመዋል።

ብዙ የገጠር ሰዎች በረዥም እና ጠባብ ጉድጓድ ውስጥ በመስራት ላይ ናቸው። በጉድጓዱ ዙሪያ ቢጫና ቡናማ መሬት አለ። ሰማዩ ሰማያዊ ሲሆን ከርቀት ተራሮች ይታያሉ።

ቀይ ዩኒፎርም የለበሱ ሁለት ሰዎች በጋዝ ፓምፕ ውስጥ ቱቦዎች እና ዲጂታል ማሳያ አላቸው። አንደኛው በነጭ አግዳሚ ወንበር ላይ ተቀምጧል, ሌላኛው ደግሞ በአቅራቢያው ቆሟል።

ባለቀለም የኢትዮጵያ ቤተክርስቲያን ግድግዳ ላይ የተሳለ ሥዕል ነው። ፈረስ ላይ የተቀመጠ ቅዱስ ጊዮርጊስ ዘንዶውን በጦር ሲወጋ አለ። ከሥር የእመቤታችን ምስል፣ ብራና የያዘ ሰውና ሌሎች ሰዎች አሉ።

የሆስፒታል ክፍል ሲሆን ሁለት ሰዎች ነጭ የጥበቃ ልብስ ለብሰው ። ወንዶቹ ከመሬት አንስቶ እስከ ጣሪያ ከደረሱ ትላልቅ የኦክስጂን ሲሊንደሮች አጠገብ ቆመዋል። በስተቀኝ ደግሞ በብርድ ልብስ የተጠቀለለ ታካሚ በአልጋ ላይ ተኝቷል።

አንድ እጅ በጥቁር ዳራ ላይ የኢትዮጵያ ባህላዊ ወርቅ ጌጣጌጦችን ይዟል። የእጅጌዎቹ ስብስብ አንድ ትልቅ ክብ የአንገት ሀብል እና ሁለት ተዛማጅ ትንንሽ ክብ ጉትቻዎችን ያካትታል። ሁሉም ጌጣጌጦች ውስብስብ የሆነ የሸረሪት ድር የመሰለ ዲዛይን የተቆረጠ ጠርዝ አላቸው።

የኢትዮጵያ እግር ኳስ ቡድን ተጫዋቾች በሜዳ ላይ ተሰብስበው ፎቶ ተነሱ። ሁሉም አረንጓዴ ማልያና ቢጫ ቁምጣ ለብሰዋል። ተጫዋቾቹ ሁለት ረድፍ ፈጥረው ሲቆሙ፣ ግብ ጠባቂው በግራ በኩል ሐምራዊ ዩኒፎርም ለብሷል።

ግንቡ ፈርሶ ፍርስራሹ የወደቀበት ቦታ ላይ በርካታ ሰዎች ተሰብስበዋል። ሰዎች በድንጋይና በቆርቆሮ ክምር ውስጥ የሆነ ነገር እየፈለጉ ወይም እያነሱ ነው። የፈረሰው ግምብ የውስተጠኛው ክፍል ቢጫ ቀለም ነበረው።

አንድ ትልቅ የህጻናት ቡድን አረንጓዴ ቲሸርት ለብሶ በአንድነት በጭቃማ መሬት ላይ ባዶ እግራቸውን እየሮጠ ነው። ከበስተጀርባ ትልቅ ቀይ መተላለፊያ (ቅስት) ይታያል።

ሁለት የቴኒስ ጫማዎችን በደማቅ አረንጓዴ ዳራ ላይ አሉ። የጫማዎቹ ቆዳ ቀላል ቢጫ ቀለም ሲኖረው፣ የጎን መስመሮቻቸው እና ጥቁር ማስጌጫዎች አሉት። ጫማዎቹ አንዱ ከሌላው በተደራረበ አኳኋን ተቀምጠዋል።

ነጭ የኢሱዙ ኤፍኤስአር የጭነት መኪና በጠራራ ፀሐይ ስር ቆሟል። መኪናው በጎን በኩል የእንጨት መሰል መከላከያ ያለው ክፍት ጀርባ አለው። መኪናው በአፈር ላይ የቆመ ሲሆን ከጎኑ ሌላ መኪና አሐ።

መሬት ላይ በተነጠፉ አረንጓዴ ቅጠሎችና በተበተኑ ቀይ፣ ቢጫና ሮዝ የአበባ ቅጠሎች መሃል ትንሽ የእጣን ማጨሻ ይታያል። ከእጣኑ የሚወጣ ነጭ ጭስ ወደ ላይ ከፍ ብሏል።

አድዋ በሰሜን ኢትዮጵያ የሚገኝ ቦታ ሲሆን የካቲት 23 1988 ዓ.ም በኢትዮጵያ እና በጣልያን መካከል ጦርነት የታካሄደበት ታሪካዊ ቦታም ጭምር ነው ይህን ጦርነት የመሩት ንጉሡ አጤ ሚኒልክ እና ንግስት ጣይቱ ናቸው።

ቀላል ቡናማ ቀለም ያለው የእንጨት ጠረጴዛ የእግር ኳስ መጫወቻ ሲሆን፣ በጥቁር እጀታዎች ይዞ የሚሽከረከር ነው። የመጫወቻ ስፍራው አረንጓዴ ሲሆን ቢጫና ቀይ ዩኒፎርም የለበሱ የእግር ኳስ ተጫዋች ቅርጾች በስርዓት ተቀምጠዋል። በታችኛው ክፍል ላይ ጥቁር እግሮች ይታያሉ።

ቀይ ሂጃብና ቀይ ሹራብ የለበሰች ሴት ቢጫና ቡኒ ቀሚስ አድርጋ መንገድ ዳር ቆማለች። ከፊት ለፊቷ ቡኒና ቢጫ ጨርቅ የተነጠፈበት ጋሪ ላይ ቆማ የሆነ ነገር ትሰራለች። ከኋላዋ የገበያ ቦታና መኪኖች ይገኛሉ።

ፀጉሯን ከፍ አድርጋ የሰበሰበች ሴት በቅርብ ርቀት ትታያለች። እሷም በአበባ ያጌጠ ነጭ ከትከሻዋ የወረደ ልብስ ለብሳ፣ የወርቅ ክብ የጆሮ ጌጥ አድርጋለች።

በጥላ ስር ያለ ልጅ በእጆቹ የሚንበለበል ችቦ ይዟል። ከበስተጀርባ የቀርከሃ አጥርና በጭጋግ የተሸፈኑ ተራሮች በድንግዝግዝ ይታያሉ። ልጁ ወደ ፊት ቀጥ ብሎ ችቦውን አቅጣጫ አሳይቷል።

የላሊበላ ውቅር ቤተ ክርስቲያን ቀይ-ቡኒ የድንጋይ ግድግዳና ምሰሶዎች አሉ። አንድ ነጭ ልብስ የለበሰ ምዕመን አረጋዊ ሰው ዘንጋቸውን ይዘው ወደ ቤተ ክርስቲያኑ በር እየገቡ ነው።

በአንድ ክፍል ውስጥ በርካታ ተማሪዎች አግዳሚ ወንበር ላይ ተቀምጠው የትምህርት ሥርዓት ይከታተላሉ። የክፍሉ ግድግዳዎች በተለያዩ ሥዕሎች እና በብሔራዊ ባንዲራ ቀለማት ያጌጠ ሲሆን አንድ መምህርም ጋወኑን ለብሶ ቆሞአል።

አንድ አዛውንት መጽሐፍትን በሚሸጥበት ቦታ ላይ ተቀምጠው በማንበብ ተጠምደዋል። በርካታ መጽሐፎች በተለያዩ መደርደሪያዎችና ጠረጴዛ ላይ ተደርድረዋል። ከኋላው 'ቤተመጻሕፍት' የሚል ጽሑፍ ያለበት ምልክት ይታያል።

በመንገድ ዳር በእግረኞች መሄጃ መንገድ ላይ ሰዎች እና መኪናዎች ይታያሉ። አንድ ወጣት በታክሲ ዳርቻ ቆሞ በነብር ቆዳ መሳይ ጨርቅ ተጠቅልሎ ይታያል። በፊቱ የቆመው ሌላ ሰው ደግሞ ሰማያዊ ሸሚዝ እና ጥቁር ሱሪ ለብሷል።

ምስሉ የቆዳ እንክብካቤ እና ምርመራን የሚያሳይ በሦስት ክፍሎች የተከፈለ ነው። በመጀመሪያዎቹ ሁለት ክፍሎች የሰው ፊት በዲጂታል ስክሪን ላይ የሚታይ ሲሆን፣ አንደኛው መደበኛ ሲሆን ሌላኛው ደግሞ የሙቀት መጠንን በሚያሳይ መልኩ በቀይ፣ በቢጫና አረንጓዴ ተስሏል።

ጥቁር እና ነጭ ስዕል፣ የሴት የጎን ገጽታ ያሳያል። ጸጉሯ ወደ ኋላ ተጎንጉኖና ተጠፍሮ፣ ጫፉ ደግሞ በጎን በኩል ተሰብስቧል። ጆሮዋ ላይ ክብ የጆሮ ጌጥ አድርጋለች። ከራስጌዋ በላይ በአማርኛ "ት-ርጉ" ተብሎ ተጽፏል።

የ"አሚሮ ካፌ እና ሬስቶራንት" ማስታወቂያ የሆነች ብርቱካንማ ሚኒባስ ። ተሽከርካሪዋ በጎን በኩል የኬኮች እና የዳቦ ምርቶችን የሚያሳዩ ደማቅ ስዕሎች እንዲሁም የአማርኛ ጽሑፍ ተለጥፎበታል። መኪናው በከተማ መንገድ ላይ ቆሟል።

በብዛት የታሸገ ቢጫ በቆሎ በካርቶን ሳጥን ውስጥ ተደርድሯል። እያንዳንዱ በቆሎ በሰማያዊ እና ነጭ ፓኬጅ ውስጥ የታሸገ ሲሆን፣ የቅጠል ቅርጽ ያለው አረንጓዴ ንድፍ አለው። ፓኬጆቹ በሳጥኑ ውስጥ ተከምረው ከመጠን በላይ ወጥተዋል።

በቅርበት የተነሳ ፎቶ ላይ ቢጫ ከለር አበባዎች አሉ። አበባዎቹ በአረንጓዴ ትናንሽ ቅጠሎች ባሉት ቅርንጫፎች ተከበዋል። በአበባው ቅጠሎች ላይ የፀሐይ ብርሃን ጥላ አድርጓል። ተክሉ በበረሃማ አካባቢ የሚበቅል የጥራጥሬ አይነት ነው።

ትላልቅ ብርቱካንማ ፍራፍሬዎች ቡናማ የካርቶን ሣጥን ውስጥ በጥንቃቄ ተደርድረዋል። ብርቱካኖቹ አንጸባራቂ፣ ቢጫ እና ብርቱካንማ ቀለሞችን ያሳያሉ፤ እያንዳንዱ ፍሬ በማዕከሉ ትንሽ ጥቁር ቦታ አለው።

ደማቅ ቢጫ ቀለም ያላቸው ሁለት ወፎች በዛፍ ቅርንጫፍ ላይ በተንጠለጠለ ጎጆ አቅራቢያ ይታያሉ። አንደኛው ወፍ ጎጆው ውስጥ ሆኖ ወደ ውጭ እየተመለከተ ነው። ሌላኛው ወፍ ክንፎቹን ከፍቶ ወደ ጎጆው እየቀረበ ሲሆን፣ አፉን ከፍቶ ድምጽ ያሰማ ል።

ቡናማ ቀለም ያለው ጥብስ ሥጋ ከላይ በአረንጓዴ በርበሬ ተቆርጦ በአንድ ትንሽ ጥቁር የሸክላ ምድጃ (መጥበሻ) ውስጥ ይታያል። መጥበሻው በብር ሳህን ላይ ተቀምጦ ሲሆን፣ በጎን በኩል የተጠቀለሉ ግራጫማ የእንጀራ ጥቅሎች አሉ።

አንዲት ሴት በጨለማ ባለ ካሬ ጃኬት እና ነጭ ሸሚዝ ለብሳ፣ ከአንገቷ ላይ ዕንቁ የሚመስል የአንገት ሐብል ጋር በመቆም ቀጥታ ትመለከታለች። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ ክፍል ጎልቶ ቀርቧል።

በርካታ ገበያተኞችና ሻጮች በተጨናነቀ የውጭ ገበያ ቦታ ላይ ይታያሉ። ሴቶች መሬት ላይ ተቀምጠው አረንጓዴ ቅጠላማ አትክልቶችን ሲሸጡ፣ አንድ ወጣት ደግሞ ባለቀለም ሸሚዝ ለብሶ ፕላስቲክ ከረጢት ይዟል።

አረንጓዴ የሴቶች ባለ ከፍተኛ ተረከዝ ጫማዎች ጥንድ ሆነው በነጭ ለስላሳ ዳራ ላይ ተቀምጠዋል። ጫማዎቹ የሾለ የፊት ክፍልና ከፍ ያለ ጥቁር አንጸባራቂ ተረከዝ አላቸው። የጫማዎቹ ውስጠኛ ክፍል ቢጫ ሲሆን የታችኛው ክፍል ደግሞ ቀይ ቀለም አለው።

ምስሉ ላይ አንድ ጥቁር መያዣ ያለው የሸክላ ድስት በብረት መጋገሪያ ላይ ተቀምጧል። ድስቱ ብርቱካንማ-ቀይ ቀለም ባለው ወጥ ተሞልቷል። በወጡ ላይ ሁለት አረንጓዴ የበርበሬ ቅጠል የመሰሉ ነገሮች ተንሳፍፈዋል። ድስቱ ምናልባትም ሙቀት ባለው ምድጃ ላይ ነው።

ጥቁር እና ቡናማ የመስታወት ጠርሙስ ጦር መሳይ ቅርጽ ያለው መለያ አርማውን በመሃሉ ላይ ይዟል። መለያው ንጉስ የሚል እና ሌሎች ጽሁፎችንም ያካትታል።

የሃይማኖታዊ ሥርዓት አካል በሚመስል ሰልፍ ላይ ብዙ ሰዎች በከተማ መንገድ ላይ ይገኛሉ። ልጆች እና ጎልማሶች ባህላዊ ልብሶችን ለብሰዋል፣ አንደኛው ትልቅ ምንጣፍ ተሸክሟል። ከበስተጀርባ ዘመናዊ ሕንፃዎች አሉ።

ባለ ብዙ ፎቅ ያለው ግዙፍ ጥንታዊ ቤተመንግስት በጠራራ ፀሐይ ስር ይታያል። ግንቡ የተገነባው ከቡናማ ድንጋዮች ሲሆን፣ በላዩ ላይ ሁለት ጉልላቶችና በጣሪያው ላይ ደግሞ የጥርስ ቅርጽ ያላቸው ጌጦች አሉት።

ክብ በሆነ አርማ መካከል በቢጫና በቀይ ቀለሞች የተሳለ የአንበሳ ራስ ወደ ቀኝ አቅጣጫ ሲጮህ ይታያል። አርማው በሰማያዊና በነጭ ዳራ ላይ ነው ፣ በእንግሊዝኛና በአማርኛ የባንኩ ስም በዙሪያው በሰማያዊ የጀርባ ምስል ላይ ተጽፏል።

ረዥም ደረጃዎች ያሉት ትልቅ ጥንታዊ ቤተ ክርስቲያን ነው። የቤተክርስቲያኑ ግንባታ ክሬም ቀለም ባላቸው ድንጋዮች የተገነባ ነው። በር እና በላዩ ላይ ብዙ ትናንሽ ጉልላቶች አሉት። የቤተክርስቲያኑን በር ጨምሮ በግንቡ ፊት ለፊት ቅስት ቅርጽ ያላቸው ክፍት ቦታዎች አሉ።

መንገድ ላይ በወንዶችና ሴቶች የተሞላ የንግድ እንቅስቃሴ ነው። ሴቶቹ በአንድ ላይ መሬት ላይ ተቀምጠው ምርት ሲሸጡ፣ ወንዶቹ ከበስተጀርባ ሆነው ይዘዋወራሉ። በዙሪያው ብዙ መኪኖችና አውቶቡሶች አሉ።

አንድ የኢትዮጵያ አየር መንገድ ቦይግ 787 አይሮፕላን ሲነሳ ይታያል። አይሮፕላኑ ነጭ ሲሆን በቀይና በሀገር በቀል ቀለማት ምልክት ተደርጎበታል። ከታች አረንጓዴ ሜዳና ቡናማ መሬት ሲታይ፣ ከኋላ ዛፎችና የኤሌክትሪክ ምሰሶዎች አሉ።

ምንም አይነት እቃዎች ያልተደረደሩበት ረዥም ነጭ የእንጨት መደርደሪያ ይታያል። መደርደሪያው አራት ደረጃዎች ያሉት ሲሆን የውስጠኛው ክፍፍሎች ተለዋዋጭና ዘመናዊ ቅርፅን ይዘዋል። በስተጀርባ በፀሀይ ብርሃን ምክንያት የሻገተ የሚመስል የኮንክሪት ግድግዳ እና የጠቆረ ጥላ አለ።

ኢትዮጵያ ከባህሏ ውጪ በጣም ሳቢ እና ማራኪ እንዲሁም አስገራሚ በሆኑ መልከአ ምድሮቿ ትታወቃለች። በተለይ ተራራማ ቦታዎቿ በጣም የሚያምሩ እና ለቱሪዝም መስህብነት የሚውሉ ናቸው።

ከብቶች ባሉበት ዘመናዊ እርሻ ውስጥ የተቀረጸ ነው። ጥቁር እና ነጭ ቀለም ያላቸው ላሞች በተሰለፈ የሳር መኖ ገንዳ ፊት ቆመው እየበሉ ይታያሉ፤ ይህም የእንስሳት እርባታን ያሳያል።

ይህ ክብ አርማ በውስጡ በአረንጓዴ ቀለም የተሳለ የኢትዮጵያ ካርታ አለው። በካርታው መሃል ላይ አንድ ጥቁር የጀበና ምስል ቡና ወደ አንድ ነጭ ስኒ ሲያፈስ ይታያል። በአማርኛ "የኢትዮጵያ ቡናና ሻይ ልማትና ገበያ ባለስልጣን" የሚል ጽሑፍ ተፅፏል።

እኚህ ባለስልጣን ጥቁር ሱፍ ለብሰው ጋዜጣዊ መግለጫ እየሰጡ ነው። በፊት ለፊታቸው የኢትዮጵያ ሚዲያ ማይኮች ተደርድረዋል። ከጀርባው የዩኒሴፍ አርማ በከፊል ይታያል። ግለሰቡ በተረጋጋ ሁኔታ ስለአንድ ጉዳይ ለሕዝብ እያብራሩ ነው።

በርካታ አረንጓዴ፣ ነጭ እና ትንሽ ሮዝ ቀለም ያላቸው ትላልቅ የበቆሎ ዛጎሎች ተቆርጠው መሬት ላይ ተዘርግተዋል። የበቆሎዎቹ ጫፎች አረንጓዴ ቅጠሎችና ቡናማ ግንዶች አሏቸው።

መካከለኛው ክፍል ላይ አንድ ወይንጠጅ እና ነጭ ቀለም ያለው ጀልባ በቆሻሻ በተሞላ ውሃ ላይ ይንሳፈፋል። ጀልባ የውሃ አካላትን ቆሻሻ ለማፅዳት የሚያገለግል ሲሆን፣ የፕላስቲክ ጠርሙሶችን ጨምሮ ሌሎች ፍርስራሾችን ለመሰብሰብ የሚያገለግል የማጓጓዣ ቀበቶ አይነት መዋቅር አለው።

ሰባት ሰዎች በእንጨት ጠረጴዛ ዙሪያ ተቀምጠው ትልቅ ፔፐሮኒ ፒዛ ይጋራሉ። ፒዛው በወረቀት ሳጥን ውስጥ ሲሆን፣ በጎን ደግሞ የቢራ ብርጭቆዎች አሉ።

ሰማያዊ ክብ ቅርጽ ያለው አርማ በውስጡ ክፍት መጽሐፍ አለው። የመጽሐፉ ገጾች ቢጫ፣ ቀይና ሰማያዊ ናቸው። በክቡ የላይኛው ክፍል "ትምህርት ሚኒስቴር" የሚል የአማርኛ ጽሑፍ ተቀርጿል። ይህም የትምህርት ሚኒስቴር ተቋምን የሚያመለክት አርማ ነው።

ከግራ ወደ ቀኝ የሚሻገር ድልድይ በታች የጎርፍ ቡናማ ወንዝ ይፈሳል:: ከድልድዩ በስተግራ አስፋልት መንገድና በወንዙ ዳርቻ አረንጓዴ ሜዳ አለ:: በሁለቱም ጎኖች ጥቅጥቅ ያሉ ዛፎች እና ጭጋጋማ ደመናማ ሰማይ ይታያሉ::

አንድ ወጣት ሰው ከቤት ውጭ ተቀምጦ ሞባይሉን ይዞ ሲሆን፣ ሌላ ሰው ደግሞ ከፊሉ ብቻ ይታያል። ከበስተጀርባ የኢትዮ ቴሌኮም እና ዳሽን ባንክ አርማዎች በደማቅ አረንጓዴና ብርቱካንማ ዳራ ላይ ይታያሉ። ስለ "ቴሌብር" አገልግሎት የሚያስተዋውቅ ማስታወቂያ ነው።

ባህላዊ ነጭ ልብስ የለበሰች ሴት ፈገግ ብላ ከቤት ውጪ ቡና ትጠብሳለች። ከመሬት ላይ ባለው የእንጨት መንበሪ ላይ የቡና ስኒዎች ተደርድረዋል፡፡ እንዲሁም በአቅራቢያዋ ከሽቦ ላይ የታሰረ አጥር ይታያል። በግቢው ሣር ላይ የተለያዩ እቃዎች ተቀምጠዋል።

አንድ ወጣት በቢጫና አረንጓዴ ልብስ ደርቦ በጣና ሐይቅ ላይ በትንሽ የዓሳ ማጥመጃ ጀልባ ላይ ተቀምጧል። ሰውዬው የእንጨት መቅዘፊያ ይዞ ወደ ቀኝ አቅጣጫ ይመለከታል። ጀልባዋ በሐይቁ መካከለኛ አረንጓዴ ውሃ ላይ እየተንሳፈፈች ነው።

በቀይ ቡኒ ጠረጴዛ ላይ፣ ትልቅ እንጀራ በትሪ ተቀምጧል። በላዩ ላይ ጥቁር ቡኒ ቀለም ያለው ወጥ አለ። በተጨማሪም በላይኛው በኩል የተከተፈ ካሮትና ጎመን አሉ። በታችኛው ክፍል ደግሞ ሰላጣ እና ቲማቲም ተደርድረዋል።

አልጋ በሚል የንግድ ስም የታሸጉ የወር አበባ ንፅህና መጠበቂያ ሳጥኖች፣ በመደብር መደርደሪያ ላይ ተደርድረዋል። እነዚህ ምርቶች ለግል ንፅህና የሚያገለግሉ ሲሆን፣ ከላይም ሌሎች የንፅህና መጠበቂያ ምርቶች ታሽገው ይገኛሉ። ሳጥኖቹ በአረንጓዴና በሰማያዊ ቀለማት ያሸበረቁ ናቸው።

ሁለት የእግር ኳስ ተጫዋቾች በሜዳ ላይ ይታያሉ። አንደኛው ሰውነቱን ዘርግቶ በደስታ እየተራመደ ሲሆን፣ ሁለተኛው ተንበርክኮ ወደ ላይ እጆቹን ሰቅሏል። ሁለቱም ብርቱካናማ ነጠብጣብ ያለው ፈዛዛ አረንጓዴ ማልያ ለብሰዋል።

ከትልቅ አረንጓዴ ሜዳና ዛፎች ፊት ለፊት ሰፋ ያለና የቆየ ህንጻ ይታያል። ከበስተጀርባ በኮረብታማ ቦታዎች የተገነባ የከተማ እይታና ከፍ ያሉ የሕንፃዎች ረድፍ በግልጽ ይታያል።

ሰፊ የሆነ የዉሃ ስፍራ ላይ አንድ መርከብ ይንሳፈፋል። በመርከቡ ላይም ብዙ ሰዎች ተጨናንቀው ቆመዋል። መርከቡ ሁለት ተደራራቢ ቦታዎች ያሉት ሲሆን ነጭ እና የፈዘዘ ሰማያዊ ቀለምም አለው።

ካሬ ቅርጽ ያለው ጣት መውጫ እና ትናንሽ ተረከዞች ያላቸው ሁለት ጥቁር ጫማዎች በነጭ ዕብነ በረድ ላይ ተቀምጠዋል። የእያንዳንዱ ጫማ ማሰሪያ ላይ ብር የሚያብረቀርቅ የብረት አብዝሃት አለው።

ሁለት ቀይ እና ጥቁር የስፖርት ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ ጥልፍልፍ የፊት ክፍልና ነጭ የጎን ማሰሪያ አላቸው፤ ጥቁር የእግር ማስገቢያ አላቸው። ከጫማዎቹ ጀርባ ለአነስተኛ የጠረጴዛ ጌጥ የሚሆን አረንጓዴ ተክል በወርቃማ ማስቀመጫው ውስጥ አለ።

ሁለት ሴቶች በአንድ ፓርክ አግዳሚ ወንበር ላይ ተቀምጠው ስልኮቻቸውን እየተመለከቱ ነው። አንዷ ቀይ ሻርፕና ሮዝ ሱሪ ለብሳለች። ከበስተጀርባ በዛፎች ስር የተቀመጠ አንድ ሰው ይታያል፤ አካባቢው አረንጓዴ ነው።

የመዝናኛ ወይም የምግብ መሸጫ ቦታ ከቤት ውጭ ተዘጋጅቷል። ባለቀይና ጥቁር መቀመጫ ያላቸው ብዙ ጠረጴዛዎች ተደርድረዋል። ቦታው በዛፎች እና በኮረብታዎች የተከበበ ሲሆን፣ ከላይ ጥላ መጋረጃዎች ተዘርግተዋል። ከበስተጀርባ ሌሎች ሕንፃዎች አሉ።

የዩናይትድ እግር ኳስ ክለብን የሚመስል ጃኬት የለበሰ፣ ጠቆር ያለ ጺም ያለው ሰው በጋዜጣዊ መግለጫ ላይ ያሳያል። ከበስተጀርባ በቀይ ባነር ኢመረትስ የሚል ፁፍ አለ።

እማማ እና ትንንሽ ልጆች መሬት ላይ ተቀምጠው የልምጭት ቦርድ ጨዋታ እየተጫወቱ ነው። አንዲት ሴት ሕፃን ልጅ ጭኗ ላይ ይዛ ቀዳዳዎች ባሉት የእንጨት ሰሌዳ ላይ ትኩረት አድርጋለች። ሌሎች ልጆች ዙሪያዋን ከበው በቅርበት ይመለከታሉ።

በብረት በተሠሩ ማድረቂያዎች ውስጥ የሚሽከረከሩ ልብሶችን። የማድረቂያው በር መስታወት ግልጽ ሲሆን፣ የጨርቅ እንቅስቃሴው ብዥታ ያለው ነው። የሚያብረቀርቁት ማሽኖች በተደራራቢ ሁኔታ የተገነቡ ናቸው።

ሰማያዊ አንጸባራቂ ከትልቅ ብረት የተሰራ የሻይ ማፍያ ከብርጭቆ የፍራፍሬ ጭማቂ ጋር በእንጨት ጠረጴዛ ላይ ተቀምጧል። የሻይ ማፍያው ከፍ ያለ መያዣ አለው። ከበስተጀርባ በሸንበቆ የተሰራ ጣሪያና በዛፍ ቅርንጫፎች ያጌጠ የውጭ ወንበር አሉ።

ጀርባዋን ያዞረች አንዲት ትንሽ ልጅ ረዥም፣ ጥቁርና የተስተካከለ ፀጉር አላት። ልጅቷ ባለ ብዙ ቀለም መስመር ያለው ሸሚዝ ለብሳለች፤ ከበስተጀርባው የቤት ውስጥ የመቀመጫ ክፍል አለ።

ግራጫ ካፕና ሰማያዊ ጃኬት የለበሰ አንድ ሰው ሌላ ሰውን ከኋላ አቅፎ አንዳች ድርጊት ይፈጽማል። ሁለተኛው ሰው ቀይ ቡኒ ሸሚዝና ሰማያዊ ጂንስ ለብሶ አገጩን ወደ ደረቱ ሰዶ አይኖቹን ጨፍኗል። ሁለቱ ሰዎች በቀላል ሰማያዊ ግድግዳ ፊት ለፊት ናቸው።

ሰዎች ምሽት ላይ በቡና ቤት ውስጥ ተሰብስበው መጠጥ እየጠጡ ነው። አንደኛው ወጣት ቢራ ከብርጭቆው እየጎነጨ ነው። ጠረጴዛው ላይ መጠጦች፣ ብርጭቆዎችና ትንሽ ምግብ አለ። ከዋናዎቹ ተቀማጮች ጀርባ ሌሎች ሰዎችም ተቀምጠዋል።

የወርቅ ሚዛንና ከጨለማ እንጨት የተሰራ መዶሻና ማስቀመጫ በቅርበት ይገኛል። የወርቅ ሚዛኑ በስተግራ ቆሞ፣ መዶሻው በስተቀኝ በኩል ተዘርግቷል። የጀርባው ወለል ቀላል ቡናማ የእንጨት ጠረጴዛ ነው።

ሁለት ሴቶች የፊት ጸጉራቸውን አሳስረው ቀሪውን ለቀው በሚያምር የባህል ልብስና ጌጣጌጥ ያሸበረቁ ናቸው። ሁለቱም በትልልቅ የብር መስቀሎች እና በተለያዩ የአንገት ጌጦች ተውበዋል። ወገባቸውን በነጭ ሻሽ አሽገው ባህላዊ አለባበሳቸውን አሟልተዋል።

አንዲት ሴት ግራጫ ሱፍ ለብሳ፣ ዶቃ የአንገት ሀብልና መነጽር አድርጋ ጋዜጣዊ መግለጫ እየሰጠች ነው። ከፊት ለፊቷ በተደረደሩት ማይክሮፎኖች ላይ የተለያዩ የቴሌቪዥን ጣቢያዎች ስም አርማዎች ተለጥፈዋል። ከኋላ በቀኝ በኩል ደግሞ የኢትዮጵያ ሰንደቅ ዓላማ ብቅ ብሏል።